ሲያስደስት! የኢ.አር.ቲ.ኤ. አርማ በጣም ያምራል። ሰማያዊው ዳራ እና ቀዩን፣ ነጩንና ጥቁሩን ቀለም የያዘው ክብ ትኩረትን ይስባል። አርማው ጠንካራነትን እና አስደናቂ ማንነትን ያንፀባርቃል።

ዋው ሲያምር! የዶቭ የሰውነት ቅባት ነጭ ጠርሙስ እጅግ ንጽህናን ያሳያል። የኮኮናት ዘይትና የካካዎ ቅቤ ለሰውነት ጥልቅ እንክብካቤን ያመለክታል። ታላቅ መተማመንን ይፈጥራል!

ረዥም ጥቁር ፀጉር ያላት ወጣት ሞዴል ደስ በሚል ሁኔታ ቆማለች። የለበሰችው ቀላል ግራጫ ቀሚስ በታችኛው ክፍል ጥቁርና ቢጫ ሰንሰለታማ በመደነቅ ያጌጠ ሆኖ፣ የኋላ ዳራዋ ሰማያዊ ግድግዳ ነው።

በጣም የሚያስደንቀኝ እንስሳ ፤ ሞገሱ ፣ እርጋታው ፣ አስተያየቱ ግርም ነው የሚለው ፤ ፍርኃት የማያየው ብቸኛው እንስሳ ፤ ከለሩ ደግሞ የማይጮ ደስ የሚል ነው።

ሁለት ጭላዳ ባቡኖች በሜዳ ላይ ተቀምጠው አንዱ የሌላኛውን ወፍራም ፀጉር እያበጠረ ነው። የፊት ለፊቱ ባቡን ዝግ ባለ ዓይን ዘንበል ማለቱ ፍቅርንና ትልቅ እርካታን ያሳያል።

ሁለት ግልጽ የመጠጥ ውሃ ማሰሮዎች በነጭ ዳራ ላይ ተቀምጠውና በግራ ያለው ሰማያዊ ክዳን እና ሰማያዊ ወረቀት አለው። በሁለቱም ማሰሮዎች ላይ በሰማያዊ ቀለም የተጻፈ የምርት ስም እና የተለያዩ መረጃዎች ተጽፈዋል። ማሰሮዎቹ ከስር በሚያንጸባርቅ ቦታ ላይ ቆመዋል።

ኦ ምን አይነት ደስታ ነው! ይህን ታላቅ የሃይማኖት በዓል ተመልከቱ! ብዙ ዘማሪያን ቢጫና ቀይ ልብስ ለብሰው ከበሮ እየመቱ ሲያከብሩ ማየት እንዴት ያኮራል! ክብሩ ደስ ያሰኛል!

በሰልፉ ላይ በሺዎች የሚቆጠሩ ሯጮች በደማቅ ብርቱካናማ እና አረንጓዴ ልብስ ለብሰው ይሮጣሉ። በተጨናነቀው ከተማ ጎዳና ላይ ብዙ ሰዎች ደስታን፣ ፍቅርን እና የአብሮነት ስሜትን በሚያሳይ መልኩ እየተሮጡ እጃቸውን ወደ ላይ አውጥተዋል። የሩጫው በር ትኩረት ስቧል።

ሲገርም የሚያስደንቅ! ረዥም፣ ጥቁር እና ብዛት ያለው ፀጉር ያላት አንዲት ሴት የጎን ፎቶዋ እጅግ በጣም ጥሩ ነው። ጸጉሯ ቀጥ ብሎ እና በሚያምር ሁኔታ በታጠበ መልኩ መታየቱ ደስ ይላል።

ወይ ጉድ ሲያስጨንቅ! ትንሽ ልጅ አሮጌና የተበላሸ በሆነ የባቡር መጋዘን ውስጥ ጋሪ እየጎተተ ነው። የባቡር አካሎቹ የተተዉ ይመስላሉ። ከባቢው ብቸኝነትንና ድካምን ይፈጥራል። የልጁ ሁኔታ ሀዘንና ጭንቀት ይፈጥራል። ህፃኑ የዋህና ጠንካራ ነው።

የሳር ክዳን ያለው እና ሾጣጣ ቅርጽ ያለው ጎጆ ጣራ ላይ ሁለት ትናንሽ መስኮቶች እና ከታች የእንጨት በር አሉ። በጎጆው ዙሪያ ትላልቅ የሙዝ ቅጠሎች እና ብዙ አረንጓዴ እፅዋት እንዲሁም ቀይና ቢጫ አበባዎች ውበቱን ይጨምራሉ።

አንዲት ግርፋት ያላት ድኩላ በደረቅ መሬት ላይ በእርጋታ እየተራመደች ነው። ረዣዥም ቀንዶች ያላት አንዱ ጭንቅላቱ ከበስተጀርባው አለ። እንስሳቱ ለአደጋ ትኩረት ሰጥተው በጫካው ውስጥ ይገኛሉ።

እግዚኦ! ሲያስፈራ! ይህ ትልቅ ቡናማ ድብ አፉን ከፍቶ እያስፈራራ ነው። ከኋላ ያሉት ተራሮች እና ሰፊ ሰማይ ድቡን አሳዛኝ እና ኃይለኛ ያደርጉታል። ይህ ድብ ቁጣውን እየገለጸ እንደሆነ ያስደነግጣል። በጣም አደገኛ ሁኔታ ነው!

አፈር ውስጥ ተተክለው በግልጽነት የሚታዩ በርካታ ነጭ ሽንኩርቶች፣ የሽንኩርቶቹ አረንጓዴ ቅጠሎች ቀጥ ብለው ወደ ላይ ቆመዋል፤ አንዳንዶቹ ወደ ቢጫነት እየተለወጡ ነው። ሽንኩርቶቹ ጥቁር አፈር ውስጥ ጥርት ያለ ብርሃን በላያቸው ላይ በማንጸባረቅ እርጥበታማ መሆናቸውን ያሳያል።

"ኑርተን" የተባለ የምግብ ሸቀጥ በብዙ ጥቅሎች በመደርደሪያ ላይ ተደርድሮ ይታያል። ብርቱካናማ ቀለም ያላቸው የብስኩት ጥቅሎች የምርጫ እና የፍላጎት ስሜትን ያንጸባርቃሉ። ጥቅሎቹ በንቃትና በጥንቃቄ ተቀምጠው የሽያጭ ዝግጁነትን ያሳያሉ።

የሚያበረታታ! የአትሌቲክስ ቡድን አሰልጣኙን በሩጫ ትራክ ላይ ከበው በአድናቆት እያዳመጡ ነው። የለበሱት ቀለማት እና አቋማቸው ለትግል እና ለስኬት ዝግጁ መሆናቸውን ያሳያል። አትሌቶቹ የአሰልጣኙን እቅድና ምክር ለመቀበል በጥሞና ቆመዋል። የአሸናፊነት መንፈስ እየተሰማ ነው።

ዋው ሲያምር! በባህል ልብስ ያጌጠች ደስተኛ ቤተሰብ። አባዬ ነጭ፣ እናትና ልጆች ደግሞ አረንጓዴ የሀበሻ ልብስ ለብሰዋል። ሁሉም በፈገግታ ተሞልተዋል። የቤተሰብ ፍቅር ሲደንቅ! ልጆቹ ሲያምሩ! ደስ የሚል የአንድነት ድባብ!

ውብና ደስ የሚል ክብ ምልክት ነው! በተለያየ ቀለም የተቀመሙ ደቃቅ ቅመማ ቅመሞች ሲታዩ፣ “ማህደር የምግብ ማቀነባበሪያ” የሚል ስም በአማርኛና በእንግሊዝኛ ተጽፎበታል። መሀል ላይ ያለው ቀይ “ማ” ፊደል ደግሞ የምልክቱ ማዕከል ነው።

ቡናማና ግራጫማ የሆነችው ድኩላ ወደ ኋላዋ ዞራ የካሜራውን ሌንስ በፍርሃት ትመለከታለች። በፊቷ ላይ ጥቁር ምልክት ሲኖር፤ ጅራቷም በጀርባዋ ላይ ተንጠልጥሏል። በረጅም አረንጓዴ የሳር ሜዳ ውስጥ ቆማለች።

ይህን ሁሉ ግርግር ማየት ያስጨንቃል። የፖሊስ አባላት በቆመበት ስፍራ በሽመል ታጣቂዎችና በካሜራ የሚቀርፁ ጋዜጠኞች ተከበዋል። በግልጽ እንደሚታየው፣ ቁጣና ብስጭት የሰፈነበት ሁኔታ በጣም አስቸጋሪ ነው።

ዘመናዊ የጉባኤ አዳራሽ፣ ረጅም ቡናማ የእንጨት ጠረጴዛና ስድስት የቆዳ መቀመጫ ያላቸው ወንበሮች አሉ። ግድግዳ ላይ በተሰቀለው ነጭ ስክሪን ላይ የኮምፒውተር ገጽ ይታያል። በትልቁ መስኮት በኩል የከተማ እይታ ሲኖር፣ የውስጥ ክፍል የኮንፈረንስ እና የስብሰባ ስሜት ይፈጥራል።

ግንባር ላይ በግልጽ የተቀረጸ ጥቁር ሰማያዊ ወይም ግራጫማ የንቅሳት ምልክት እንደ ኮከብ ወይም የመርከብ መሪ ቅርጽ ያለው ነው። ንቅሳቱ በሰው ግንባር ላይ የሚገኝ ሲሆን፣ የሰውየው ጥምዝ እና ጥቁር ፀጉር ከላይ በኩል ይከበዋል።

ይህ የጥበብ ሥራ ጥቁር ዳራ ላይ የቆመ ነው። በላይኛው ክፍል ላይ "ህማማትና በገና" የሚል ቃል በአረንጓዴ ቀለም በትልቁ ተጽፏል። ከታች ደግሞ ቀይ አራት ማዕዘን ቅርፅ ባለው ላይ ባህላዊ የሙዚቃ መሣሪያ የሆነው በገና በስዕል አለ።

የተለያዩ መጠንና ቅርጽ ያላቸው ብዙ ጥንዶች ቡናማ የቆዳ ጫማዎች በአግድም ተዘርግተዋል። ጫማዎቹ በሙሉ በእጅ የተሠሩ ሲሆኑ፤ በመሃል ላይ በአንዱ ጫማ ላይ የዝሆን አርማ ይታያል። ጫማዎቹ በትንሽ ብርሃን ባለው ነጭ ጨርቅ ላይ ተደርድረዋል።

ዋው እንዴት ያስደንቃል! ጥንታዊው የድንጋይ ግንብና ግንብ ታሪካዊ ግርማ አለው። ሰማያዊው ሰማይ እና አረንጓዴው ሜዳ ደስ የሚል እይታ ፈጥረዋል። ግድግዳዎቹና ማማዎቹ ጥንካሬ እና አስገራሚነት ያሳያሉ።

ቢጫማ የቫዝሊን ጄሊ ማሸጊያ፣ የሰማያዊ ቀለም ሽፋን አለው። ሽፋኑ ላይ "ቫዝሊን ብሉሴል" የሚል ጽሑፍ ተጽፏል። ነጭ ዳራ ላይ በግልጽ ተቀምጧል፤ የመተማመን ስሜት ይፈጥራል።

ክር የሚያመርቱ ማሽኖች በፋብሪካ ውስጥ ተደርድረዋል። ብዙ ቁጥር ያላቸው ትላልቅ ስፖሎች ላይ ከፈትል የሚመስል ቀጭን ክር ተጠቅልሎ አለ። ክሩ እየተጎተተ ወደ ማሽኑ ክፍል ሲገባ፣ በብዛት የጥረትን እና የትኩረትን ስሜት ይፈጥራል።

አንዲት ሞዴል በጥቁር ጃኬት፣ አጭር ቀሚስና በሚያብረቀርቅ ብርቱካናማ ጌጦች ያጌጠ ፋሽን ልብስ ለብሳ በድፍረት ትራመዳለች። ከፍ ባለ የራስ ትኩረት ስሜት ስትጓዝ፣ ልብሷ የመደነቅ ስሜት የሚፈጥር ያልተለመደ ንድፍ ያሳያል።

ሱፐርማርኬት ውስጥ በተደረደሩ መደርደሪያዎች ላይ በርካታ በፕላስቲክ የታሸጉ ቅመማ ቅመሞችና የዱቄት ምርቶች አሉ። ቀይ፣ ብርቱካናማ እና ነጭ ቃለም ያላቸው እነዚህ ምርቶች ለመምረጥ በሚመች መልኩ ተደርድረዋል።

ዋው ሲያስደስት! የተለያዩ ዕድሜ ያላቸው ሰዎች በኤርፖርት ውስጥ ተሰብስበው ይታያሉ። ሁሉም በደስታና በጉጉት የተሞሉ ይመስላል። አንዳንዶቹ ባህላዊ ልብስ ለብሰዋል። ህጻናትም ከትላልቅ ሰዎች ጋር ቆመዋል። ሲያጓጓ! የመገናኘትና የመጓዝ ደስታ!

ረዥም፣ ጠጉር ፀጉር ያላት አንዲት ሴት በዘመናዊ ሳሎን ውስጥ ቆማለች። የለበሰችው ነጭ የኢትዮጵያ ባህላዊ ልብስ ረዥም እጀታ እና ወርቃማና ቡናማ ጥልፎች አሉት። ቴሌቪዥንና የፈረስ ስዕል ከጀርባዋ ይታያሉ።

ሙሉ በሙሉ ያላበሰሉ፣ አረንጓዴ ቀለም ያላቸው የሶስት በቆሎ ግንድ በቅርበት አሉ። አረንጓዴ ቅጠሎችና ቡናማ የደረቁ ፀጉሮች ያሏቸው በቆሎዎች ተጎራብተዋል። ከኋላቸው አረንጓዴ ሳርና ሌሎች እርሻዎች እንዲሁም በሩቅ ሰዎች ቆመዋል፤ የአካባቢው ልምላሜ የደስታ ስሜትን ይሰጣል።

አራት ሴቶች ባህላዊ ነጭ ልብሶችንና ቀይ ሻሾችን ለብሰው በመድረክ ላይ በደስታ እየጨፈሩ ነው። እያንዳንዳቸው ባህላዊ ዣንጥላ ከፍ አድርገው ይዘው፣ ጭፈራው የብሔረሰብን ባህል ያንጸባርቃል። የሴቶቹ ግርማ ሞገስ ያለው አቀራረብ ልዩ የሆነ ትዕይንት ይፈጥራል።

ውብ የሆነች ወጣት ሴት ሰማያዊና ነጭ የጨርቅ ድብልቅ ልብስ ለብሳ በሞዴሊንግ መድረክ ላይ በኩራት ቆማለች። ሴቲቱን የተመለከቱት ብዙዎቹ ሰዎች በአድናቆትና በመደነቅ አይናቸውን ወደ ላይ አንጋጠው ከኋላዋ ይሰለፋሉ።

በነጭ ወረቀት ላይ ተቀምጠው፣ የተለያየ ቅርጽ ያላቸው፣ የሚያብረቀርቁ የሴቶች የጆሮ ጌጦች በረድፍ ተደርድረው። ጌጣጌጦቹ ቅጠሎችን፣ አበቦችን፣ ዝሆኖችንና ክብ ቅርጾችን ይዘዋል፣ በወርቃማና በሰማያዊ ቀለም የተዋቡት ለጌጥና ለደስታ የተዘጋጁ መሆናቸውን ይገልጻሉ።

አንዲት ሕፃን ልጅ ወደኋላዋ የዞረች ስትሆን፣ ፀጉሯ በጥሩ ሁኔታ በኮርንሮው ስታይል ተጎንጉኗል። የጉንጉኖቹ ጫፎች ብዙ ቀለም ያላቸው ዶቃዎች ሲኖሯቸው፣ ከኋላዋ ዩኒኮርን ቅርጽ ያለው ትልቅ ዶቃ ጥልፍ ትታያለች። ከራስጌዋ ላይ ሐምራዊና ሮዝ የሆኑ ትላልቅ ዶቃዎች በአበባ ቅርጽ ተደርድረዋል።

ደማቅ አረንጓዴ፣ ቢጫና ቀይ ሽፋኖች ያሏቸው አዳዲስ የትምህርት ደብተሮች በግልጽ አሉ። ለመማር ዝግጁ መሆናቸውን በብርቱ በማሳየት የትኩረት እና የደስታን ስሜት ያንጸባርቃሉ።

ረዣዥም ነጭ መጋረጃዎች ፊት ክብ ቅርጽ ያለው የአበባ ጌጥ አለ። ጌጡ በሮዝ እና በነጭ አበባዎች በፍቅር ያጌጠ ነው። ከታች አንድ ነጭ ወንበርና በአበባ የተሞሉ የብርጭቆ ሳጥኖች ተቀምጠዋል።

አንጋፋና ባለ ብዙ ፎቅ የሆነ ነጭ ህንጻ ሰላማዊና ደስተኛ ሆቴል ነው። ከፊት ለፊቱ በደንብ የተስተካከለ የአትክልት ስፍራና ረጅም የዘንባባ ዛፍ አለ። ከታች የሆቴሉን ምልክትና የመኪና ማቆሚያ ቦታ በሚገርም ሁኔታ ተቀምጧል።

ነጭ የሎኮሞቲቭ ባቡሮችና ተያያዥ ሠረገላዎች በባቡር ጣቢያ ቆመዋል። የመጀመሪያው ሎኮሞቲቭ በኢትዮጵያ ባንዲራ ያጌጠ ነው፣ የፊት ለፊቱ በነጭና ቀይ ቀለም የተቀባ ነው፡። ሁለት የደንብ ልብስ የለበሱ ወታደሮች በባቡሩ ጎን ለጎን ቆመዋል፤ የባቡር ሀዲዶችም ወደ ቀኝ ይዘልቃሉ፡።

በአንድ ገበያ ዳስ ውስጥ ብዙ ዓይነት ትኩስ ፍራፍሬዎችና አትክልቶች ተከምረው ይታያሉ። ዳሱ በቆርቆሮና በሸራ ተሸፍኗል፤ ሙዝ፣ ብርቱካን፣ አቮካዶ፣ ሐብሐብና ቲማቲም በብዛት ተደርድረዋል። በአማርኛ የተጻፈ ትንሽ ሰማያዊ ምልክት ከላይ ተንጠልጥሏል።

ዋው ሲያምር! ይህ ነጭ አበባ በጣም የሚያስደስት እና ሰላማዊ እይታ አለው። ቀጠን ያሉ ቅጠሎቹ በቡድን ሆነው በቅጠላማ አረንጓዴ ውስጥ ብቅ ብለዋል። በላዩ ላይ የሚታየው የጤዛ ጠብታ ንጽህናን ያጎላል። ተፈጥሮአዊ ውበቱ እጅግ በጣም የሚማርክ ነው!!።

ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ረጅም ነጭ ካባ ለብሰዋል። ጃኬት የለበሰ፣ ሞዴል የሆነ ሕንጻ የያዘ ሰውዬ እያነጋገራቸው ነው። ከበስተጀርባ ሌሎች ወንዶች በጥቁር ልብስና መጋረጃዎች ፊት ቁመው ይታያሉ።

በርካታ ወጣት ወንዶችና ሴቶች ባህላዊ ልብስ ለብሰው፣ ያጌጠ መድረክ ላይ እየጨፈሩ ነው። ከበስተጀርባ በግድግዳው ላይ ስዕሎችና ቅርጻ ቅርጾች አሉ፤ በርካታ የውጭ አገር የሚመስሉ ሰዎች በጨለመው ቦታ ተቀምጠው ምግባቸውን እየተመገቡ ሲመለከቷቸው ደስታ ይታያል።

ዋው ሲያምር! የፀጉር አሠራሩ በጣም ያስደንቃል። የተሰሩት ጥልፍሎች ትጋትን ያሳያሉ። የተጠቀለለው የፊት ፀጉር ማራኪ ነው። ቀይ ጥፍሮቿ ያስደስታሉ። እንዲህ አይነት ውበት ፍቅር ይፈጥራል። በጣም ያጓጓል።

ነጭ ሻሽ የለበሱ ሴቶች ሕፃናትን እቅፍ አድርገው በመንፈሳዊ መረጋጋትና ፍቅር ተሰብስበው ተቀምጠዋል። አንዳንድ ሴቶች ወርቃማ ጌጣጌጥ አድርገዋል፣ ሥነ-ሥርዓቱ በሙሉ በአክብሮትና በጥንቃቄ እየተካሄደ ነው።

በርካታ ሰዎች ክፍት በሆነና በሣር በተሸፈነ ሰፊ ቦታ ላይ በአንድ ላይ ችግኞችን እየተከሉ ነው፤ የችግኝ ተከላው ከበስተጀርባው ከሚታዩት ዘመናዊ ከተማ ሕንፃዎች ጋር ተያይዞ የአካባቢ ጥበቃ እና ልማትን አላማ ያደርጋል?

ዋው ሲያስደንቅ! የላሊበላን ከድንጋይ ተፈልፍሎ የተሰራውን አስደናቂ ቤተክርስቲያን ነው። ሕንፃው በጥልቅ ጉድጓድ ውስጥ ተቀምጧል። አንድ ነጭ ልብስ የለበሰ ሰው በቤተክርስቲያኑ በር ላይ ተቀምጧል። ይህ ታላቅ ጥበብ ትልቅ ውርስ ነው።

ያአምላኬ! ይህ ሲያስደንቅ! ኮምባይኑ በእርሻው ላይ ዘር ሲያጭድ ይታያል። የወርቅማው እህል ወደ ተጎታች መኪና ሲፈስ ማየቱ ደስታን ይፈጥራል። የእርሻው ስፋት እና የቴክኖሎጂው አጠቃቀም ፍቅርንና ተስፋን ያሳያል። ምርጥ የግብርና ትዕይንት!

ፀሐይ በመጥለቂያዋ ላይ ሆና ደማቅ ብርቱካናማ ብርሃን በሰማይ ላይ ትበትናለች። ፀሐይ በውሃው ላይ እየተንፀባረቀች፤ ትልቅ የውሃ አካል (ሐይቅ ወይም ወንዝ) በመካከሉ ይታያል። ከውሃው ማዶ ረጅም ህንፃ ያለው የከተማ ጥላና ትንሿ ጀልባ በግልጽ ይታያሉ።

ክብ አርማው በቡናማ መስመር የተከበበ እና መሃል ላይ ሦስት በጎን ለጎን የተሰሩ ባህላዊ የሳር ክዳን ቤቶችን ያሳያል። ከቤቶቹ ዙሪያ "አያት አክሲዮን ማህበር" የሚለ በአማርኛና በእንግሊዝኛ ጽሑፍ ተቀርጿል።

ሁለት ጎን ለጎን የተዘረጉ ረዣዥም የኤስካሌተር ደረጃዎች ወደ ላይ ወጥተዋል። ደረጃዎቹ በጥቁር ብረት እና በብርጭቆዎች ተከበዋል። ወደ ላይኛው መውጫ የሚያመራውን መስመር መከተል ትኩረት ይሻል።

ብዙ አይነት ምስሎች ተሰባስበው ቀርበዋል። የመጀመሪያው ምስል የሚያብረቀርቅ የብረት ውሃ ማፍያ ያሳያል። ሁለተኛው ምስል ረድፍ የሆኑ ብዙ ብስክሌቶች ጎማዎችና መሪዎች ያሳያል። ሦስተኛው ደግሞ የብዝሀ-ቀለም የሸክላ ጽዋዎችን ያሳያል።

በአውሮፕላን ማረፊያ የደህንነት ፍተሻ አካባቢ አንዲት ሴት በብር ፕሮቪዥን 2 ቅኝት መሣሪያ ውስጥ እጆቿን ከፍ አድርጋ ቆማለች። አንድ የደህንነት ሰራተኛ ሰማያዊ ጓንት አድርጎ የፍተሻውን ማሳያ እየተመለከተ ወደ ሴትየዋ ይጠቁማል። ሌሎች የፍተሻ መሣሪያዎች ከጎን ይታያሉ።

ብዙ አማኞች በልዩ ልዩ ቀለም ምንጣፎች ላይ ሰግደው፤ በሃይማኖታዊ ስሜት በየወገናቸው ተደፍተዋል። ሁለት ሰዎች ብቻ ቀጥ ብለው በጸጥታ ቆመዋል፤ የተቀሩት በአንድነት ተደፍተው ሃይማኖታዊ ክብራቸውን ይገልጻሉ። ሰዎቹም ለፈጣሪያቸው እየሰጉ መሆናቸውን ያስመለክተናል።

ወታደራዊ ዩኒፎርምና የክብር አረንጓዴ ኮፍያ የለበሰ ጄኔራል በማይክሮፎኖች ፊት ተቀምጧል። እጁን ከፍ አድርጎ በቆራጥነት እየተናገረ ነው። በስተግራው የኢትዮጵያ ባንዲራ እና በርካታ ስልኮችና ማይኮች በጠረጴዛው ላይ ተዘርግተዋል። ትዕይንቱ ወታደራዊ ስልጣንና ትጋትን ይገልጻል።

ዋው! የባህል መዝናኛ ቦታ ላይ ደስታ ነገሰ። ሰዎች በፈገግታ እየተዝናኑ ነው። አንድ ሰው በታላቅ ስሜትና ጭፈራ ውስጥ ነው። የግድግዳው የገጠር ሥዕል ደስ ያሰኛል። በእርግጥም ሲያምር፣ የደስታ ጊዜ!

ብርቱካናማ ዳራ ባለው የመጽሐፍ ሽፋን ላይ ነፍሰ ጡር ሴት ተስላ በጉልበቷ ተቀምጣ በሀዘን ተደግፋለች። ሴትየዋ የጭንቀት ስሜት ሲታይባት፣ የአማርኛ ርዕሱ በጥቁር ቀለም "አልወለድም" ተብሎ ከላይ ተጽፏል።

በከተማ ዳርቻ መንገድ የእግረኛ መሄጃ ላይ፣ ሰዎች በግራ ግድግዳ ስር ሆነው ዕቃዎቻቸውን አስቀምጠዋል። በቀኝ በኩል ደግሞ መኪናዎች በተለመደው ፍጥነት ሲነዱ፣ በርቀት ዘመናዊ የከፍታ ሕንጻዎች ይታያሉ።

ዋው! ቢስኪቱ እንዴት ያለ ያማረ ማሸጊያ! ቢጫው ቀለም እጅግ ዓይን ይስባል። ለመብላት ምንኛ ያጓጓል! አቤት የጥቅሎቹ ብዛት! መደርደሪያው እጅግ ሞልቷል። ጣዕሙ ምንኛ ይጣፍጣል! እረ ሲያስደስት! ርካሽ ነው?

የተነቃቃ ፀጉር ያላት ሴት ጥርሶቿን አውጥታ በደስታ ፈገግ ብላለች። ቀኝ እጇን አገጯ ላይ ደግፋለች። አረንጓዴ እና ብርቱካናማ ቀለም ባለው ማስታወቂያ ውስጥ የፈገግታዋ ግልጽነት ለጥርስ ሕክምና ክሊኒክ ባለው በራስ መተማመንና ደስታን ይገልጻል።

በአረንጓዴ ኮረብታዎችና ጥቅጥቅ ባለ ደን ላይ፣ የሳር ክዳን ያላቸው ትናንሽ ቤቶች በሥርዓት ተቀምጠዋል። ወፍራም ነጭ ጭጋግ ከመካከለኛው ገደል በታች ተንሳፍፎ ይሰራጫል። ይህ የተፈጥሮ ውበትና የቤቶቹ አቀማመጥ ልዩ የሆነ መረጋጋትንና ውበትን ይፈጥራል።

ሦስት ሰዎች ከደማቅ ቢጫ ቤት አረንጓዴ በር አጠገብ ተክዘው ቆመዋል። አንዷ ሴት በባህላዊ ልብስ ስትታይ፣ አንደኛው ህፃን መሬት ላይ ተቀምጣለች። የሰዎች ግለሰባዊ አቀማመጥ እና የጨለመው ብርሃን የሀዘንን እና የጭንቀትን ስሜት ይፈጥራል።

አንድ ወጣት በነጭ ልብስና በፈገግታ በህንፃ ፊት ለፊት ቆሟል። በእጁ ላይ ትንሽ ጠመኔ እና መጽሃፍ ይዟል። የእሱ ኩራት እና ግልጽነት ለፈጠራው ሥራ ያለውን ጥልቅ ፍቅርና ትጋት ያንጸባርቃል።

ዋናው አጽንዖት ለሰውነት እረፍትና እንክብካቤ በሚሰጠው ሂደት ላይ ነው። አንድ ሰው በብርሃንና ሙቀት በተሞላ ክፍል ውስጥ ተኝቷል። ጀርባው ላይ የቆዳ እንክብካቤ ቅባት ተቀብቷል። በዙሪያው ሻማዎች ተደርድረው መረጋጋትንና ምቾትን ይፈጥራሉ።

ክፍሉ ሙሉ በሙሉ ከእንጨት በተሠሩ ካቢኔቶች የተሞላ ሲሆን፣ በውስጣቸውም የተደረደሩ ነጭ ሳህኖችና ኩባያዎች የፍላጎት ፍቅርን ያንፀባርቃሉ። ነጭው ወለል ላይ ያሉት ሰማያዊ የአበባ ቅርጾች የተረጋጋ ውበትን በመጨመር ንጽህናን በመደነቅ ያሳያሉ።

ሰማያዊና ነጭ ሃዳስ ኢንተርናሽናል ሆቴል የሚል ስያሜ ያለው ዘመናዊ ህንፃ በግንባር ቀርቧል። ባለ ብዙ ፎቅ ያለው ሆቴሉ ቢጫና ነጭ ቀለም የተቀባ እና፣ ከፊት ለፊቱ ሁለት መኪናዎች ቆመዋል። መግቢያው ፊት ለፊት ሰማያዊ ጃንጥላዎች በታች ሰዎች ተቀምጠዋል።

ዋው ሲያስደንቅ! ሰማያዊው ከተማ እንዴት ያለ ያማረ ነው! ቤቶቹ እጅግ ልዩ ናቸው። የእርከን መንገዱ ምንኛ ያጓጓል! አቤት የጥንት ጥበብ! ሰላማዊ ድባቡ እጅግ ይማርካል። ትዕይንቱ ምንኛ ያስደስታል! እረ ሲያምር! ሰላማዊ ስፍራ!

በፀሐያማ የአየር ሁኔታ ስር ሁለት ነጭ ተሽከርካሪዎች ቀይ መስቀል ምልክት አድርገው በጠጠር ግቢ ውስጥ ቆመዋል። ከፊት ለፊት ያለው ተሽከርካሪ ላይ የድርጅቱ ስም በግልጽ ይታያል። ረጃጅም ዛፎች በግቢው ዙሪያ አሉና ጥቂት ሰዎች ይታያሉ።

ይህ በክብ ቅርጽ የተሰራ የኢትዮጵያ ፖስታ አገልግሎት ድርጅት አርማ ነው። በማዕከሉ ላይ ደብዳቤዎችን በዱላ የያዘ እጅ አለ። የድርጅቱ ስም በአማርኛና በእንግሊዝኛ በክበቡ ዙሪያ በቅደም ተከተል ተጽፎ በትኩረት እና ቁምነገር አገልግሎቱን ይገልጻል።

ዘመናዊ ቀይና ቡናማ ቀለም ያለው ትልቅ የ"ቤንማስ ሆቴል" ሕንፃ ያሳያል። ሕንፃው ብዙ መስኮቶችና ክብ ቅርጽ ያላቸው በረንዳዎች ያሉት ሲሆን፤ ከፊት ለፊቱ ደግሞ ጥቁር ጠረጴዛዎች እና ወንበሮች ለቤት ውጪ አገልግሎት ተቀምጠዋል።

ውሃ የሞላበት የመስኖ ቦይ በለመለመ አረንጓዴ የሩዝ እርሻ መሃል ተጋድሟል። ይህ ለም መሬትና የውሃ አቅርቦት የተሻለ ምርትን ተስፋ ስለሚሰጥ ታላቅ ደስታን ይፈጥራል።

ጥቁር ዲጂታል ካሜራ፣ በትልቁ ሌንስ በብርሃን ያበራ የፊት ፍላሽ ይታያል። አራት ተያያዥ መለዋወጫዎች በላይኛው በኩል ተቀምጠዋል፤ እነዚህም ባትሪ፣ ሜሞሪ ካርድ፣ ሌንስ ኮፈያ እና የካሜራ ከረጢት ናቸው።

ሁለት አፍሮ ጸጉር ያላቸው ወንዶች ወታደራዊ ልብስ ለብሰው ጠመንጃ ይዘው በፀሐይ ላይ ቆመዋል። የጀግኖቹ ቆራጥ አቋምና ጥብቅ እይታ፣ ለጥቃት ዝግጁ የመሆንን ቁጣና ጥንካሬ ይገልጻል።

ይህ ምስል ከ ፕላስቲክ የተሰሩ ከፍተኛ የዝናብ ቦት ጫማዎችን ያሳያል። ጫማዎቹ አረንጓዴ፣ ጥቁር እና ቢጫ ቀለሞች ያሉት የገበረ የሚመስል ስሜትን የሚፈጥር ንድፍ አላቸው።

አንዲት ሴት ጥቁር ልብስ ለብሳ፣ ጭስ በከበበው ሁኔታ ውስጥ ትገኛለች። ፀጉሯ በጀርባ በኩል የተጠቀለለ ሲሆን አይኖቿን ወደ ታች አድርጋለች። ከበስተጀርባው የሚወጣው ጭስ የሚፈጥረው ምስጢራዊ ሁኔታ መደነቅን ይፈጥራል።

የኢትዮጵያ ባለሶስት ቀለም ሰንደቅ ዓላማ በአንደኛው ወገን ሲታይ፤ በአፍሪካ ሕብረት አረንጓዴ ሰንደቅ ዓላማ አጠገብ በደስታ ተሰቅሏል። ሁለቱም ጥቃቅን ዓላማዎች በወርቃማ ጫፍ ባላቸው ማቆሚያዎች ግድግዳ ላይ ተሰቅለው በአንድነት ይታያሉ።

ዋው እንዴት ያምራል! ሴትየዋ የፊት መዋቢያ ተቀብታ በሁለት የተለያዩ ስሜት ፊቷን አሳይታለች። በግራ በኩል መደነቅና ደስታ ሲያሳይ በቀኝ በኩል ደግሞ ፈገግታና እርጋታ ። ቆዳዋ ውበት እየጨመረ ነው። አይ ግሩም !!

ከሰዎች ስብስብ መካከል፣ ባለ ሰማያዊና ነጭ ስኩዌር ሸሚዝ የለበሰ አንድ ሰው የተመልካቹን ትኩረት ስቦ ይታያል፤ ይህም ሰው የጥቁር ቱታ ያደረገውን ሰው ነጭ ጫማ ያጸዳል። በስተግራ ደግሞ የተለያየ ዕቃ የያዘ ቅርጫት ይታያል።

አንድ ሠራተኛ በብርቱካናማና ጥቁር ፎርክሊፍት ላይ ተቀምጦ ብዙ ካርቶኖችን ተሸክሟል። ፎርክሊፍቱ ካርቶኖቹን በግራ በኩል ከፍ አድርጎ ሲይዝ በስተቀኝ በኩል ደግሞ የእንጨት ፓሌቶች አሉ። የፎርክሊፍቱ ጎማዎች ቢጫ እና ጥቁር ቀለም አላቸው።

ዋው! የኤሌክትሪክ ማስተላለፊያ ጣቢያ በበረዶ ተሸፍኗል። ሲያስደንቅ! ነጭ በረዶ መሳሪያዎቹ ላይ አርፏል። የብረት ምሰሶዎች ቁምነገር ያሳያሉ። አቤት የብርዱ ብዛት! የቀዘቀዘ አየር እና ኃይል! ጭንቀት! ይህ ስራ አስቸጋሪ ነው።

ነጭ ሸሚዝ የለበሱ ብዙ ሰዎች በትናንሽ የጀልባ ጀልባዎች ላይ በደስታ በመቀዘፍ በሰማያዊው ሐይቅ ላይ ይወዳደራሉ። እያንዳንዱ ተሳታፊ ለመቅዘፊያ የሚሆን የእንጨት መቅዘፊያ የያዘ ሲሆን፤ ጀልባዎቹም በክብ ቅርጽ ተበትነው ይታያሉ።

ብዙ አማኞች በሰፊው የህዝብ አደባባይ ላይ ለጸሎት ተሰብስበዋል። አንዳንዶቹ ነጭ ልብስ ለብሰው፣ አንዳንዶቹ ደግሞ ተራ ልብስ ለብሰው ወደ ላይ ቀጥ ብለው ይቆማሉ። በመሃላቸው የጥቁር ድንጋይ ሐውልት ሲኖር፣ ዙሪያቸውም ጥቅጥቅ ያሉ ዛፎች አሉ።

እንዴት ደስ የሚል እና የሚያምር ዲዛይን ነው! ቀለማቱ ሲዋሃዱ የሚያስደስት ስሜት ይሰጣሉ። 'አማን ዲጂታል ማስታወቂያ' የሚለው ጽሑፍ በጣም ዘመናዊና ማራኪ ነው። 'አማን ዲጂታል' የሚለው ቃል ደግሞ በጥንካሬና በግልጽነት ያበራል። ዋው! ለንግድ ምልክትነት ተመራጭ ነው!

አንደኛ ደረጃ ተማሪዎች የሚመስሉ ብዙ ሕፃናት፣ ጥቁር ጋውንና ኬፕ ለብሰው ለምረቃ ቆመዋል። ሁሉም ሕፃናት በቀለማት ያሸበረቁ የአበባ እቅፍ አበባዎችን ይዘው ፈገግ ይላሉ። ሕፃናቱ ቆመው ያሉት ከበስተጀርባ በብርሃንና በምረቃ ፖስተሮች ባጌጠ ህንጻ ፊት ለፊት ነው።

ሲያስደስት! ባህላዊ ጭፈራ፣ ደስታና ፍንደቃ። ነጭ ቀሚሶች በአረንጓዴ ቅጠል ተውበዋል። ከበሮ ይመታል፣ ዝማሬ ይደመጣል። ሲያምር፣ የደስታና የፍቅር ድባብ። ልብን የሚያሞቅ ትዕይንት!

ትልቅ ዘመናዊ የከተማ አደባባይ የፕሮጀክት ስዕል በእውነትም በጣም የሚያምር ነው። በመሃሉ ላይ ሐምራዊ የልብ ቅርጽ ያለው ጌጥ በመንገዱ መሃል ያጌጠ ሆኗል። በግራ ታች ጥግ ላይ ደስ የምትል የዜና ዘጋቢዋ ተቀምጣለች።

የልጅቷ እይታ ጥልቅ የሆነ ሀዘንን እና የሚረብሽ ጭንቀትን ይገልጻል። በአስቸጋሪ ሁኔታ ውስጥ መቆሟ በውስጣችን ከፍተኛ ብስጭት እና ልባዊ ርኅራኄን ይፈጥራል።

በእርጥብ አረንጓዴ ሜዳ ላይ፣ ነጭና ቡናማ ነጠብጣብ ያለው ውሻ አንገቱ ላይ ቢጫ ኮላር ታስሮበት፣ ፀጥ ያለ አቋቋም ይዞ በቀኝ ጎኑ ዙሯል፤ ከበስተጀርባው ባለው የዛፎች ደን ውስጥ የብርሃን ጭጋግ የሚታየው ምን ያህል ሰላማዊ ይመስላል?

ባለ ብዙ ጎን ያለው ባህላዊ የኢትዮጵያ ቤተክርስቲያን ይታያል። ጣሪያው ሰማያዊ ቆርቆሮና፣ ግድግዳዎቹ ቢጫና ነጭ ቀለሞች አሏቸው። ያማሩ የተቀረጹ የእንጨት ምሰሶዎች ደግሞ ሰላምንና ፍቅርን የሚገልጹ ስሜቶችን ይሰጣሉ። የውጪው ቅጥር ግቢ አክብሮትን እና ትኩረትን ይጠይቃል።

ዋው ሲያምር! በባህል ልብስ ያጌጡ እናትና ልጅ በፍቅር ተቃቅፈዋል። ሁለቱም የሀበሻ ልብስ ለብሰው ልዩ ውበት ፈጥረዋል። በእናትና በልጅ መካከል ያለውን ጥልቅ ፍቅርና ሰላም የሚገልጽ ደስ የሚል የድሮ ፎቶ። የእናትነት ፍቅር ሲደንቅ!

ድንቅ ነው! የተለያዩ መጠኖች ባላቸው የመስታወት ጠርሙሶች ውስጥ ቡናማ ቀለም ያለው የጠጅና የቢራ ድብልቅ መጠጥ ተሞልቷል። ከፍ ብለው የሚታዩት ሶስት ጠርሙሶች ቡናማ ቀለም ሲይዙ፣ ሌሎቹ ደግሞ ቀለል ያለ ቢጫ ቀለም አላቸው።

ብዙ የአረንጓዴ የሻይ ችግኞች በረድፍ ተተክለዋል። እያንዳንዱ ተክል በቡኒ ቀለም በታሸገ የፕላስቲክ ከረጢት ውስጥ ነው። የችግኝ ተከላው ሰፊውን እርሻ በአረንጓዴ ቀለም ሞልቶታል። ሩቅ በኩል ጥቂት ሰዎች ስራ ላይ ናቸው።

በብቸኝነት በነጭ ዳራ ላይ የሚያብረቀርቅ ወርቃማ ቀለም ያለው ሳክስፎን የሙዚቃ መሣሪያ ነው። የዚህ መሣሪያ ቅርፅና ብርሃኑ የደስታንና የፍቅርን ስሜት በመግለጽ ለዜማዎች ዝግጁ መሆኑን ያመለክታል።

በጠዋት ብርሃን ስር በሚገኝ ደጃፍ ላይ "ቪዥን ጤና እንክብካቤ " የሚል ሰማያዊ ትልቅ ምልክት ተንጠልጥሏል። በድንጋይ ግንብ በተሠራው መግቢያ በር በኩል ነጭ አምቡላንስ ቆሟል። አንዳንድ ሰዎች በመግቢያው አካባቢ ይንቀሳቀሳሉ።

በጥሩ ሁኔታ የተዘጋጀ ምግብ ቤት ውስጥ ነጭ ልብስ የተነጠፈባቸው አራት ማዕዘን ጠረጴዛዎች አሉ። ከእንጨት የተሠሩ ልዩ ንድፍ ያላቸው ወንበሮች ፍቅርንና ደስታን የሚያሳይ መልክ አላቸው። ቀይና ነጭ ጨርቆች በጣሪያው ላይ ተሰቅለዋል። ከበስተኋላው ጥቂት ሰዎች በሰላም ተቀምጠዋል።

በጣም ብዙ የደስታ እና ፍቅር ስሜት የሚሰጡ ደማቅ ፍራፍሬዎች በተደራረቡ ቅርጫቶች ተሞልተዋል። በተለይ ቢጫ ሙዞች፣ ብርቱካናማ ብርቱካኖች፣ እና የተለያዩ አረንጓዴና ወይንጠጃማ ምርቶች ጎልተው አሉ። የተለያዩ ፍራፍሬዎች መብዛት መደነቅን እና የፍራፍሬዎቹ ቀለም አቀማመጥ በጣም ማራኪ ነው።

የኢትዮጵያ አየር መንገድ አውሮፕላን ማየት የደስታንና የፍቅር ስሜት ያንጸባርቃል። ይህ ትልቅ አውሮፕላን ከፍርሃት ነጻ የሆነ የተስፋና የኩራት ስሜት ይሰጣል፤ ይህም የጉዞና የመደነቅ ምልክት ነው።

ረጃጅም ቅጠሎች ያሉት የክንዲ ተክል ቅርብ ሆኖ ቀርቧል። በእጽዋቱ ቅርንጫፎች ላይ አረንጓዴ፣ የተንቆጠቆጡ ፍሬዎች ተንጠልጥለዋል። ትናንሽ ክብ ፍሬዎችም በቅርንጫፎቹ ላይ አሉ። ከበስተጀርባ ሰማያዊ ሰማይ ይታያል።

ምስሉ ነጭ ዳራ ላይ ያለ ሰማያዊ አብስትራክት ቅርፅ ነው። ቅርጹ ወደ ግራ የዞረ የእንግሊዝኛ'ቲ'ፊደል ቅርፅ ይዟል። የታችኛው ክፍል ወደ ውስጥ የጠቀለለ ክብ ቅርጽ አለው። የላይኛውና የቀኝ ክፍሎቹ በሾለ ቅርጽ ይቋጫሉ። አርማው የማን ወይም የየትኛው ድርጅት መለያ ነው?

ብር ቀለም ያለው ባለ ሁለት በር ማቀዝቀዣ ጎን ለጎን ቀርቧል። አንዱ ምስል ሙሉ በሩ የተዘጋውን ሲያሳይ፣ ሁለተኛው ምስል ደግሞ በሮቹ የተከፈቱትን ያሳያል። ውስጡ በምግብ፣ በፋብሪካ ምርቶች፣ በፍራፍሬዎች እና በአትክልቶች ተሞልቷል።

በሚያምር ነጭ ሳህን ላይ በሾርባ የተቀላቀለ፣ የተጠማዘዘ ቅርጽ ያለው ብዙ አይነት ቀለም ያለው ፓስታ በብዛት ቀርቧል። ፓስታው ከቢጫ፣ ቀይ፣ አረንጓዴ፣ ብርቱካናማ እና ነጭ አትክልቶች (እንደ ካሮትና አተር) ጋር በመደባለቅ የምግብ ፍላጎትን የሚያነሳሳ ደስታን የሚፈጥር ነው።

በርካታ ምዕመናን ከፍ ያለ እና ድንጋያማ የሆነን ተራራማ መንገድ በችግር ይወጣሉ። በተራራው ጫፍ ላይ በትልቁ ነጭ መስቀል የተጌጠ ቤተ ክርስቲያን አለ። ለሃይማኖት ያላቸውን ጥልቅ ፍቅርን በግልጽ የሚያሳይ ጉዞ ነው።

ግራጫማ ወለል ላይ የተቀመጠው ዘመናዊ የሶፋ ስብስብ ደስታንና ምቾትን ይሰጣል። ቡኒና ግራጫ ሶፋዎቹን ቅጠል ያጌጡ ትራሶች አስውበውታል። በመሃሉ ላይ ደግሞ ሰፊ፣ ባለ ጥቁር የእንጨት ጠረጴዛ ቁጭ ብሏል።

ጠርሙሱ በነጭ ዳራ ላይ በቆመው ኮካ ኮላ በሚል ቀይ መለያ ባለው የተስፋ ስሜት በሚሰጥ መጠጥ ተሞልቷል። ግልፅ በሆነ ጠመዝማዛ መስታወት ውስጥ ቡናማው መጠጥ ቀዝቃዛና እፎይታን እንደሚሰጥ መረዳት ይቻላል።

እንዴት ደስ የሚል ባህላዊ ዕቃ ነው! ሦስቱ ጥቁር የሸክላ ማብሰያ/መክደኛ ዕቃዎች በነጭና በቀለማት ያሸበረቀ ጨርቅ ላይ ተደርድረው ይታያሉ! ድንቅ ጥበብ ነው!

በአንድ ሻካራ ግድግዳ ፊት ለፊት የተንጣለለ ነጭ ቀለም ያለው የመደርደሪያ ዕቃ ቆሟል። መደርደሪያው መጽሐፍትን ወይም ሌሎች ዕቃዎችን ለማስቀመጥ የሚያገለግሉ የተለያዩ መጠኖችና ቅርጾች ያላቸው ክፍሎችን ይዟል፤ ይህ መደርደሪያ ምን ዓይነት ቁሳቁስ ተጠቅሞ የተሰራ ሊሆን ይችላል?

አራት ሴቶች በጋራ ተቀምጠው የችግኝ ሥራ ይሠራሉ። ሴቶቹ በራሳቸው ላይ ሻሽ አስረዋል፤ ፈገግ ብለዋል። ትናንሽ አረንጓዴ ችግኞች በተደረደሩ ጥቁር ፕላስቲክ ከረጢቶች ውስጥ በግልጽ አሉ።

እነዚህ ሶስት ጥቁርና ረዣዥም የሰው ፀጉር ጥቅሎች በሚያምር ሞገድ ቅርጽ ወለል ላይ ተቀምጠዋል። እያንዳንዱ ጥቅል ከላይ በነጭ ማሰሪያ ተጠቅልሎ ሲሆን ፀጉሩ ወፍራምና የሚያብረቀርቅ ጥቁር ቀለም አለው። ፀጉሩ በግራጫ ቀለም ባለው፣ ንጹህና አንጸባራቂ መሬት ላይ ተዘርግቷል።

በመቶዎች የሚቆጠሩ ወጣቶችና ጎልማሶች በጭንቀት እና በሀዘን መሬት ላይ ተቀምጠው ይታያሉ። አንዳንዶቹ ፊታቸውን በእጃቸው ደግፈው ሲታዩ፤ አንድ ሰውዬ የፊት ጭንብል አድርጎ በንቃት ቆሟል። የመሰብሰቡ ሁኔታ የፍርሃት እና የብስጭት ስሜት ያሳያል።

ግራጫማ ተራሮች እና ጭጋጋማ አረንጓዴ ሸለቆዎች በስተጀርባ ሆነው፣ የአንበሳና ፍየሎች ቡድን በድንጋያማ ኮረብታ ላይ ቆመዋል። አንዱ ወንድ የዋሊያ ፍየል በትልቅና ጠመዝማዛ ቀንዱ ቀጥ ብሎ ቆሟል፤ በዙሪያው ቁጥቋጦዎችና አጭር ሳር በብዛት ይገኛሉ።

ደመናማ በሆነ ሰማይ ሥር ሰፊ አረንጓዴ ኮረብታዎችና ሸለቆዎች በግርማ ሞገስ ተተክለዋል። በተራራማው መሬት ላይ በረጃጅም ዛፎች እና በቀለማት ያሸበረቁ ብርቱካናማ አበባዎች መኖራቸው ከድካም በኋላ በታየ እይታ የሚፈጠርን ጥልቅ መረጋጋትና ሰላም ይፈጥራል።

ብዙ 'ኢኮን ክሬምስ' የተባሉ የብስኩት ፓኬጆች በእንጨት መደርደሪያ ላይ ተደራርበው ተቀምጠዋል። ጥቅሎቹ ደማቅ ሮዝ ቀለምና ነጭ ጽሑፍ ሲኖራቸው፣ የእንጆሪ ክሬም የተሞላ ብስኩት ሥዕል አለ። ከላይና ከታች ሌሎች ያልተለዩ ምርቶች ይታያሉ።

ሰማያዊና ነጭ ቀለም ያለው ዘመናዊ የአራት ፎቅ ህንጻ በሰማይ ስር ይታያል። በቀኝ በኩል ቀይ መስቀል ምልክት ያለበት ሲሆን፣ ከህንጻው ፊት ለፊት ባለው መንገድ ላይ ደግሞ አንድ ደስ የሚል የድሮ መኪና ወደ ቀኝ አቅጣጫ እየተነዳ ነው።

ውይ! እነዚህ ፈጣን ቻርጀሮች ናችው እኮ! ሁለት ጥቁር ግድግዳ ላይ የሚሰኩ ቻርጀሮች ዩኤስቢ ወይም ታይፕ-ሲ ገመዶች ጋር አብረው ቀርበው! አቤት ፍጥነት!

አሰልጣኝ የሚመስለው ሰው በሩጫ ትራክ ላይ በብርቱካናማ ሹራብ ለብሰው ለተሰባሰቡ አትሌቶች መመሪያ ይሰጣል። አብዛኞቹ አትሌቶች ቀይ፣ ሰማያዊና ብርቱካናማ አልባሳት ለብሰዋል። የፀሐይ ብርሃን በግልጽ ያርፍባቸዋል።

በንፁህ ነጭ ዳራ ላይ የተቀመጡት አዲሶቹ ስሊፐሮች መደነቅን ይፈጥራሉ። ወለላቸው ወይንጠጅ ሲሆን፣ ቀይና ጥቁር ቀበቶዎቹ በሚያብረቀርቁ ነጭ ድንጋዮች ያጌጡ ናቸው። እነዚህ ጫማዎች ዘመናዊና ምቹ ናቸው።

ይህ ግርማ ሞገስ! ወይኔ ደስታ! ጠቅላይ ሚኒስትር አብይ አህመድ በጥቁር ልብስና በቀይ ክራባት ሲያምሩ። ከኢትዮጵያ ባንዲራ አጠገብ ተቀምጠው ቁም ነገር ሲያብራሩ ይታያሉ። የመተማመን ስሜት ይፈጥራሉ። አድናቆትና ኩራት ይሰማኛል!

ዋው ሲያምር! እንዴት ያለ ደስ የሚል ቤተሰብ! የፍቅር መገለጫ እጅግ ያማልላል። የባህል ልብሱ ምንኛ ያምራል! አቤት የሕፃኑ ንፁህ እይታ! ፈገግታቸው እጅግ ያስደስታል። መተሳሰባቸው ምንኛ ልብን ይነካል። እረ ሲያስገርም!

ሻምበል አበበ ቢቂላ የኦሎምፒክ ማራቶን ሻምፒዮን ነው። በ፲፱፻፶፪ ዓ.ም ሮም ላይ በባዶ እግሩ ሮጦ የመጀመሪያውን የወርቅ ሜዳሊያ ለኢትዮጵያ አስገኝቷል። በቶኪዮ ደግሞ ድሉን ደገመ።

አንድ ሰው በባህላዊ የጥልፍ ልብስ ለብሶ የቡና ስነስርዓት ትሪ ይዟል። ትሪው ሶስት ባህላዊ የቡና ስኒዎችን እና ክዳን ያለው የገለባ ዕቃ አለው። ስኒዎቹ ባለብዙ ቀለም የሽመና ጨርቅ ላይ ተቀምጠዋል።

ጥሬ ሥጋ የአጥንትና የጎድን ክፍሎች ሰማያዊ ትሪ ላይ ተቀምጠዋል። ትኩስ ቀይና ነጭ ሥጋዎቹ ለመብሰል ዝግጁ ናቸው፣ ይህ ትዕይንት ለምግብ ያለውን የፍላጎት ስሜትን ያመለክታል።

አንድ መካከለኛ እድሜ ላይ የሚገኝ ሰው በቁም ስዕል ላይ በግልጽ ቀርቧል። ሰውየው ጥቁር ካፖርት፣ ነጭ ሸሚዝ እና ሰማያዊ ነጠብጣብ ያለው ክራባት ለብሷል። መነጽር አድርጓል፤ ቀጥ ብሎ ቆሟል፤ በትንሹ ፈገግታ አሳይቷል። መደበኛ የአለባበስ ዘይቤን ያሳያል።

ብዙ ደማቅና የተለያየ ቀለም ያላቸው፣ በሽመና የተሠሩ ጨርቆች እና ሻርፖች በሙቅ ብርሃን ሥር ታይተዋል። ጨርቆቹ በአብዛኛው የግርፋት (stripe) ንድፍ ያላቸው ሲሆን፣ አንዱ ነጭ ሻርፕ በአረንጓዴ ጠርዝ በግራ በኩል በሰፊው ተንጠልጥሏል።

ዋው! በጣም አስደናቂና የሚያምር ስብሰባ! በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃነ ጳጳሳት ጥቁር ካባ እና ካፕ ለብሰው ተሰብስበዋል። ጥልቅ ሃይማኖታዊ ስሜትና ታላቅ ፍቅር በፊታቸው ላይ ሲንጸባረቅ፣ የአባቶች አንድነት እሚገርም ነው።

ሰማያዊ የማስታወቂያ ሰሌዳ በአዲስ አበባ ዩኒቨርሲቲ የንግድና ኢኮኖሚክስ ኮሌጅ ውስጥ ትኩረትን ይጠይቃል። የቢሮዎችን አቅጣጫ የሚያሳይ ሲሆን፣ በላዩ ላይ የተዘረዘሩት የክፍል ቁጥሮችና ማዕረጎች ሁሉንም በቁርጠኝነት ይመራሉ። መረጃዎቹ የተለያዩ ፕሮግራሞችን እና የስራ ክፍሎችን በፍላጎት ፍቅር በማመላከት የትምህርትን ቅ ልጥፍናንያንጸባርቃሉ።

ጥቁር መነጽር ያደረገች አንዲት ሴት በለስላሳ ነጭ ቀለም በተሸፈነ ሻሽ ራሷን ሸፍና ከጎን በኩል ተቀርጻለች፤ እንግዲያው፣ ከበስተጀርባው ከሚታየው የተላጠ ግድግዳ ፊት ለፊት ቆማ በንግግር ወቅት ያሳየችው የፊት ገጽታ ምን አይነት ስሜት ነጸብራቅ ሊሆን ይችላል?

በውሃ ዳርቻ ላይ ጭቃማና ሣር በበዛበት መሬት ላይ በርካታ ትላልቅ ግራጫ ዓሦች ተዘርግፈዋል። ዓሦቹ በቅርብ ጊዜ የተያዙ ሲመስሉ፤ በሦስት ተከታታይ ትናንሽ የሣር ክምር ላይ ተደርድረው ይታያሉ።

አንድ የገደል ዳርቻ ወደ ላይ ከፍ ብሎ በሚታይበት በዚህ ምስል ውስጥ፣ ትልልቅና አረንጓዴ ቅጠሎች ያሏቸው የጎመን ዘሮች (የቅል ወይም የክላም) በብዛት ተጋፍተው አድገዋል። ቅጠሎቹ በአብዛኛው ጥቁር አረንጓዴ ሲሆኑ፣ አንዳንዶቹ ደግሞ ትንሽ ቢጫነት ይዘዋል።

በእጆቿ የፊት ላይ የሚደረጉ ክሬሞችን የያዘች ሴት ፈገግ ብላ ወደፊት ታያለች ይህቺ። ሴት ጸጉሯን የሚያምር ሹሩባ የተሰራች እና ሰማያዊ ቲሸርት የለበሰች ናት።

ጎዳና ላይ፣ አንድ ሰው ግራጫ ጂንስ ለብሶ ከብርቱካናማ ዶሮ ማጓጓዣ ሣጥን አጠገብ ቆሟል። ከውስጥ ያሉትን ዶሮዎች ሲመለከት ፊቱ ላይ ግልጽ የሆነ ጭንቀት ይታያል፣ በዙሪያው የጫማ መደብርና ሌሎች ሰዎች አሉ።

ጃኬትና መነጽር ያደረገ አንድ መካከለኛ እድሜ ያለው ሰው ከማይክራፎኖች ፊት ወንበር ላይ ተቀምጧል። ከበስተጀርባው በቀይና ቢጫ ቀለም የተሰራ የባንዲራ ምስል አለ፤ ይህም ሰውዬው ለሕዝብ መግለጫ እየሰጠ ሊሆን ይችላል፤ ይህ ሰው በምን ዓይነት ሚና ላይ ይገኛል?

ዋው! በጣም ያማረ እና የሚያስደስት የሠርግ ወይም የፓርቲ ማድመቂያ ነው። ነጭ መጋረጃዎችና የአበባ ማስጌጫዎች ውበትን ፈጥረዋል። ወርቃማ መደገፊያ ያለው ነጭ ጠረጴዛ፣ ግልጽ ወንበሮች እና ወርቃማ ሳህኖች ቅንጦት እና ደስታ ያንፀባርቃሉ። ደረቅ ነጭ አበቦች የጀርባው ማስጌጫ ከልብ ይማርካል።

ዋው ሲያምር! እነዚህ ጫማዎች በጣም ያስደስታሉ። ቡናማና ጥቁር ጫማዎቹ ማራኪ ናቸው። ቀይ የጫማ ሣጥኑ ያጓጓል። ብልጭልጭ ብረቱ ውበት ሰጥቶታል። እንዲህ አይነት ጫማ መግዛት ፍቅር ይፈጥራል። አስገራሚ!

ይህ የሸክላ ሥራ ማምረቻ ቦታ ነው። በርካታ ሸክላዎች በየብስ ላይ ተሰድረው ለማድረቅ ፀሐይ ይጠብቃሉ። ጥሬ ዕቃዎች የሆኑ አፈርና አሸዋ መሬት ላይ ተነጥፈዋል። በርከት ያሉ ሴቶች በሥራው ተጠምደዋል። ከኋላ ረጅም የብረት ግንባታ አለ። ቦታው የገጠር ወይም የአነስተኛ ከተማ ክፍል ነው።

ነጭ ልብስ የለበሰ፣ በደስታ የሚስቅ ሙዚቀኛ ቀይ ወንበር ላይ ተቀምጦ ክራር ይጫወታል። ማይክሮፎን ከፊት ለፊቱ ሲታይ፤ ከኋላው ደግሞ ግድግዳ ላይ ጥበብና ሌላ የሙዚቃ መሣሪያ ተንጠልጥሏል። በጣም የሚያር ጥለት ለብሷል ።

ሲያስደንቅ! የኢትዮጵያ ኮሪያ ጦርነት ዘማቾች መታሰቢያ ፓርክ መግቢያ በር ላይ ትልቅ ቅስት ይታያል። በቅስቱ ላይ ጽሑፉ በሁለቱም ቋንቋዎች (አማርኛ እና ኮሪያኛ) ተጽፏል። ከጎን የኢትዮጵያና የደቡብ ኮሪያ ባንዲራዎች አሉ። ታሪካዊ ቦታ ሲያኮራ! ሲያስደስት!

ዋው! ሲያስደምም! ጠባቡ መንገድና የድሮ ቤቶች ሲያምሩ! ቶክ ቶክ መኪናዋ ደግሞ ያምራል። በሩቅ ያለው ተራራና የቀን ብርሃን ውበት ሲያስደስት! ሰውዬው በአካባቢው በሰላም ሲሄድ ያጓጓል። ሲያስገርም!

ሲያምር ! በጣም የሚያጓጉ አቮካዶዎች በዛፉ ላይ በብዛት ተንጠልጥለዋል ። አረንጓዴ ቀለማቸው ትኩስነትን ያሳያል ። የፍራፍሬዎቹ ተትረፍራፊነት እጅግ ያስደስታል ።

ረጃጅም ነጭና የባህል ልብስ የለበሱ ሙስሊም ወንዶች፣ ሰላማዊ በሆነ አኳኋን በአንድ መስመር ቆመዋል። ፊት ላይ የቆመው ሰው ቢጫ ጃኬትና ነጭ ጥምጣም አድርጎ፣ እጆቹን ደረቱ ላይ አጣምሯል። ከበስተጀርባ ትልቅ ሕዝብና የማስታወቂያ ሰሌዳ በግልጽ ይታያል።

በጣም ጥሩ የሆነ የወንዝ ማጠናከሪያ ፕሮጀክት እየተካሄደ ነው። አንድ ኤክስካቫተር እና የጭነት መኪና በተቆፈረ ሸለቆ ውስጥ ይንቀሳቀሳሉ። ከበስተጀርባ የተቆለሉ ዐለቶችና በከፊል የተሠሩ ከተማ ቤቶች አሉ። ፕሮጀክቱ ለወደፊቱ ፍቅርንና ተስፋን ያሳያል።

ዋው ሲያምር! ግርማ ሞገስ ያለው የዘንባባ ዛፍ! ሲያስደንቅ! ትላልቅና የተዘረጉ ቅጠሎቹ ውበት አላቸው። ግንዱ ጠንካራ ይመስላል። ከታች ያለው ለምለም አጥር ደስታን ይፈጥራል። ይህ ተፈጥሮ ልብን ይማርካል!

ሲያምር! የጥቁር አንበሳ ጤና ሳይንስ ኮሌጅ በር መታየቱ እንዴት ይማርካል! ትልቁ የመግቢያ ምልክት ሲያስደስት! በእርግጥ የፀጥታ ጠባቂዎች መቆማቸው ሲያስገርም! ዛፎቹ ውበት ሲጨምሩ! ለትምህርት ያለ ፍቅር እንዴት ይደነቃል! ሰላማዊ አካባቢ መኖሩ ሲያጓጓ!

ይህ ምስል አብዛኛው ክፍል ቀላል ግራጫማ ወይም ነጭ ሆኖ፣ የላይኛው ጫፍ ላይ ደብዘዝ ያለ ቡናማ ወይም ግራጫማ የግድግዳ ወይም የኮንክሪት መዋቅር መስመር እና ምስሉ በአብዛኛው ባዶ እና ምንም ዓይነት ግልጽ የሆነ ነገር የማይታይበት ነው።

ብዙ ያልበሰሉ አረንጓዴ የሙዝ ዘለላዎች በጨለማ መጋዘን ውስጥ ተከምረዋል። ገበሬዎቹ በድካም ካመጧቸው በኋላ ለመብሰል ይጠብቃሉ። ለጤና ፍቅር ያላቸው ሸማቾች በፍጥነት ደርሰው እንደሚገዙ በደስታ ይታሰባል።

የአንዲት ሴት ፊት በነጭ የቆዳ ጭንብል ተሸፍኖ ወደ ፊት ይመለከታል። ከእሷ ቀጥሎ ደግሞ ባልዚን የሚል የቅባት እቃና ኮልጌት የሚል የጥርስ ሳሙና አለ። ይህ ምስል በትኩረት የሰውነትና የፊት እንክብካቤን የሚያመለክት ነው።

ደማቅ ሰማያዊው ሐይቅ በብዙ አረንጓዴ የዛፍ ደኖች ታጥሯል። ከሩቅ ኮረብታዎችና ተራራዎች በግልጽ ሰማይ ስር ይዘረገፋሉ። የዛፎች ቅርንጫፎችና ግንድ ፍሬሙን ሲያጠሩ መረጋጋትን እና ደስታን የሚገልጽ ሰላማዊ የተፈጥሮ ውበት አለው።

በጥቃቅን የንግድ ስፍራ ላይ ሦስት ሰዎች የተለያዩ ከባድ ዕቃዎችን ይዘው፣ አንዱ ሰው በትከሻው ላይ ትልቅ ነጭ ጭነት ተሸክሟል። ሌላኛው ባለብዙ ቀለም ዕቃዎችን ይዟል። በቀኝ በኩል ያለው ደግሞ በትኩረት ወደ እቃው ይመለከታል፤ ይህም አክብሮትን ይገልጻል።

የተትረፈረፈ ምርት የሚንጸባረቅበት የእርሻ ውጤት። የሽምብራ ተክል በቅርብ ርቀት ላይ በእጅ ተይዟል። አረንጓዴ ቅጠሎችና ብዙ ጥራጥሬ የያዙ አረንጓዴ የሽምብራ ፍሬዎች በግልጽ አሉት። ተክሉ በጨለማ ዳራ ላይ ጎልቶ የወጣ ነው።

ከማይዝግ ብረት የተሰራ የፈረንሳይ ጥብስ መቁረጫ ማሽን ነው። አንድ ያልተቆራረጠ ድንች በውስጡ አለ። የተለያዩ የመቁረጫ ቅጦች ከታች ተቀምጠዋል። ይህም መሳሪያው ፈጣንና የተስተካከለ የምግብ ዝግጅት ለማገዝ ያለውን ትልቅ ጥቅም ይገልጻል።

አንድ ሰው ብርቱካናማ እና አረንጓዴ ቀለም ያላቸውን የበሰሉ እና ያልበሰሉ በርካታ ፓፓያዎች በቅጠሎች ላይ በደስታ ሰብስቧል። በእጁ ጓንት አድርጎ ሲታይ፤ የምርቱ ጥራት እና ብዛት አብዛኛው በደስታና በእርካታ የተገኘ መሆኑን ያመለክታል።

እጅግ በጣም ጥሩና የሚያስደንቅ ትዕይንት ነው። በሌሊት አውሎ ነበልባል የሚነድ ትልቅ ደመራ፤ በዙሪያው በደስታ ተሰብስቦ የሚታይ ታላቅ የሰው ሕዝብ አለ። መብራቶችና ትላልቅ ስክሪኖች የበስተጀርባውን ክፍል ያበራሉ።

በደስታ የሚጨፍሩትና የሚዘምሩት ሰዎች የደስታንና የፍቅርን ስሜት በደንብ ያንፀባርቃሉ። ይህ በዓል ከሀዘንና ከጭንቀት የጸዳ የሀገር ፍቅርንና የባህል ኩራትን ይገልጻል። ትዕይንቱ የመደነቅ ስሜት ይፈጥራል።

ዋው ሲያስደስት! ባህላዊ ነጭ ልብሶችን የለበሱ ወጣት ሴቶች በድንጋይ ግድግዳ መካከል ቆመው በደስታ ይጫወታሉ። እየሳቁና እያጨበጨቡ ነው፤ የጓደኝነት ስሜት ይንጸባረቃል። ከበስተጀርባ ጥንታዊ የሚመስል ህንፃ ይታያል። ሲያምር! የጥቁርና ነጭ ውበት!

የተለያዩ መጠን እና ቅርፅ ያላቸዉ ጣፍጭ የኩኪስ አይነቶች ናቸዉ። ለተለያዩ ዝግጅቶች ከቡና ጋር የሚቀርብ ይህ ጣፋጭ የምግብ አይነት ከተለያዩ የእህል አይነቶች ይዘጋጃሉ።

ድምጻዊ አሸብር ደማቅ ቢጫ ባህላዊ ልብስ ለብሶ፣ በደስታ እየተናገረ እጆቹን ከፍ አድርጓል። ከጀርባው የከተማ ህንጻዎች፣ የመኖሪያ ቤቶች እና ከፍ ያለ ተራራ አሉ። የሰውየው ሰፊ ፈገግታ እና የእጅ ምልክቶች የመደነቅና የደስታ ስሜትን ያንፀባርቃሉ።

ብርቱካናማ ቀለም ያላቸው እሾሃማ የቁልቋል ፍሬዎች ከአረንጓዴው የእጽዋቱ ግንድ ጋር ተጣብቀዋል። እነዚህ በሙሉ ያደጉ ፍሬዎች ለመበላት የሚጓጉ ይመስላሉ። የዕፅዋቱ ሹል እሾሆች የሚያስፈራ የመከላከያ ስሜት ይፈጥራሉ

የባህል ተወዛዋዥ ቡድን ሴቶች ብርቱካናማ ቡራቡሬ ቀሚስ እና ሰማያዊ የሹራብ ጃኬት ለብሰዉ ይወዛወዛሉ። ወንዶቹ ሙሉ ቀይ ለብሰዋል። የሙዚቃ መሳሪያ የሚጫወቱት ደግሞ ነጭ የባህል ልብስ እና ቀይ ጃኖ ለብሰዋል።

በሕንፃው ፊት ለፊት ሰፋ ያለ የተሰበሰበ ህዝብ ሲታይ፣ አምስት የጸጥታ አካላት ጋሻ ይዘው በተጠንቀቅ ቆመዋል። ይህ ውጥረት የተሞላበት ሁኔታ የቁጣና የከባድ ጭንቀት ስሜት ይፈጥራል።

ዋው ሲያስገርም! በአንድ ሜዳ ላይ የተገነባ የሕዝብ መጸዳጃ ቤት። ግራጫማ ብሎኬት ግድግዳና ብርቱካናማ ቀለም አለው። አንቀሳቃሽ ሰማያዊ በሮች ሲታዩ! የቆርቆሮ ጣራው ንጹህ ነው። ግልጽ ሰማያዊ ሰማይ ያምራል! ለሕዝብ ጠቃሚ ነው።

በትልቁ ግራጫ ግድግዳ ላይ “ብርክስ” የሚል ወርቃማ ፊደላት በግልጽ ተለጥፏል። ከፊደላቱ በታች አገራቱን የሚወክሉ ዘጠኝ ባንዲራዎች ተሰልፈው ይታያሉ። ከእነዚህም መካከል የኢትዮጵያ፣ የቻይና፣ የግብፅ እና የብራዚል ባንዲራዎች ተካተዋል። ባንዲራዎቹ በሚያብረቀርቅ ወርቃማ መቆሚያዎች ላይ ተተክለው በሚያምር እንጨት ወለል ላይ ይቆማሉ።

ብዙ ሰዎች በተሰበሰቡበት ክፍት ስፍራ ላይ አንዲት ሴት የኢትዮጵያን ባህላዊ ልብስና ነጭ ሻሽ ለብሳ ዶሮ ስትሸጥ ይታያል። በግራ በኩል አንድ ነጭ ሻማ ለብሶ የራስ ቀሚስ ያደረገ ሰው በግልጽ ይታያል።

በርካታ ከፍ ያሉ ሲሊንደራዊ ቅርጽ ያላቸው መከላከያዎች (ኢንሱሌተሮች) እና ጥቅጥቅ ያሉ ሽቦዎች ያሉት የኤሌክትሪክ ማከፋፈያ ጣቢያ ይታያል፤ እንግዲያው፣ ይህ ውስብስብ መዋቅር ከፍተኛ መጠን ያለውን ኃይል ወደ ተለያዩ የከተማው አካባቢዎች ለማስተላለፍ ያገለግላልን?

ቡናማ የእንጨት ካቢኔቶችና ነጭ የእብነበረድ የጠረጴዛ ዕቃዎች ያሉት ዘመናዊ ወጥ ቤት ነው። ይህ ቦታ በንጽህናውና በተደራጀ አቀማመጡ የመረጋጋትንና የሥርዓትን ስሜት በመግለጽ ለምግብ ዝግጅት ምቹ መሆኑን ነው።

ብዙ ሰዎች በቀይ ፊደል "ኢትዮጵያን" የሚል ጽሑፍና የአንበሳ አርማ ወዳለው አውሮፕላን በደረጃዎች በኩል በጉጉት ሲገቡ ይታያል። ሌሎች ብዙ ሰዎች ደግሞ አውሮፕላኑን ለመቀበልና ለመሰናበት የሱፍ ልብስ ለብሰው በአውሮፕላን ማረፊያው ቆመዋል።

ሲያሳዝን! አንድ ሰው በሞቃታማው ፀሐይ ላይ ሐብሐቦችን ሲሸጥ! የጉልበት ሥራ! ሐብሐቦቹ ጋሪ ላይ ተከምረዋል። እሱም በግድግዳው አጠገብ ተቀምጧል። የዕለት ተዕለት ኑሮ ትግል ጭንቀትን ይፈጥራል። ልብ የሚነካ ትዕይንት!

ወይኔ ሲያምር! ትልቁ እና ዘመናዊው የ**"ሰንጋተራ"** ህንፃ ወደ ሰማይ ቀጥ ብሎ ቆሟል። የመስታወት እና የኮንክሪት ውህደቱ ልዩ ነው። በላዩ ላይ በአማርኛ እና እንግሊዝኛ የተፃፈው ስያሜ የበላይነትን ያሳያል። የጠንካራ ልማት እና ዕድገት ስሜት ይፈጥራል።

አንዲት ነጭ፣ ዘመናዊ ኤሌክትሪክ መኪና በውስጠኛ ክፍል መድረክ ላይ ቆማለች። የመንገደኞች በር ተከፍቷል፤ መኪናው የሚያብረቀርቅ የብረት ጎማዎች አለው። መሬቱ ግራጫ ምንጣፍ ነው።

ቀይ-ቡኒ ቀለም ያለው አንድ እንስሳ በደረቅ ሳርና አለቶች በተሸፈነ መሬት ላይ ቆሟል፡። ደረቱና ከሆዱ በታች ያለው ፀጉር ነጭ ነው፡፤ የጅራቱ ጫፍ ደግሞ ጥቁር ነው፡። ፊቱን ወደ ኋላ በማዞር በትኩረት ይመለከታል፡።

በጥንቃቄ በእጅ የተሰሩ የተለያዩ ባህላዊ ቅርጫቶችና መሶቦች ግድግዳ ላይ ተሰቅለዋል። ቅርጫቶቹና መሶቦቹ ባለ ብዙ ቀለም ባላቸው ገለባዎች የተጠመሩ ናቸው። አንዳንዶቹ ከቀይ ሪባን እና ከካውሪ ዛጎሎች ጋር ተደብበው ይታያሉ ይህም ባህላዊ ጥበብን ያሳያል።

የጤና ባለሙያ ጭንብልና ነጭ ካፖርት ለብሳ፣ አዲስ የተወለደን ሕፃን በእጆቿ ጋውን ለብሳ ልጁን ከያዘች እናት አጠገብ ትመረምራለች። ደስተኛ የምትመስለው እናት ሕፃኑን በአረንጓዴና ጥቁር ጨርቅ ጠቅልላ ይዛዋለች፣ ባለሙያዋም ሕፃኑን ለመመርመር ትኩረት ሰጥታ ትመለከታለች።

ባህላዊ የጭቃ ቤት መግቢያ መንገድ ነው። ከገለባ የተሰራ ጣራ አለው። መሬቱ አፈር ሲሆን የሸክላ ዕቃዎች እና የእንጨት ጠረጴዛ በአካባቢው ተቀምጠዋል። ግድግዳዎቹ በድንጋይና በጭቃ የተሰሩ ናቸው።

በአበባና በብርሃን የተንቆጠቆጠው የሰርግ አዳራሽ! ይህ ድንቅ ማስዋቢያ የፍቅርን ታላቅነትና የደስታን ስሜት በልብህ ይስላል። እውነተኛ የሕልም ቅንጦትና ፍጹም የሆነ ጅምር!

አንድ ወጣት በትንሽ ነጭ አውሮፕላን አጠገብ ቆሞ ፈገግ ይላል። በሁለት እጁ የአውሮፕላኑን ክንፍ ተደግፎ አውራ ጣቱን ወደ ላይ አድርጎ ምልክት ያሳያል። አውሮፕላኑ "ኢደብሊው-13" የሚል ጽሑፍ እና የኢትዮጵያ አየር መንገድ አርማ በጅራቱ ላይ አለው።

ቀይ ከርሊ ፀጉር ያላት ወጣት ሴት በትከሻዋ ላይ የወረደ ነጭ ጥልፍ ያለበት የባህል ልብስ ለብሳለች። ልብሷን ከፍ አድርጋ በክብ ስትንቀሳቀስ ደስታንና ለባህል ውበት ያላትን ፍቅርን ታንፀባርቃለች።

ረዥም መስመር የቫዝሊን ሎሽን ጠርሙሶች በመደርደሪያ ላይ ተሰልፈዋል። የሎሽኑ ጠርሙሶች ቡናማ፣ ቢጫ እና አረንጓዴ ቀለሞች አሏቸው። ጠርሙሶቹ ረዣዥም እና ቀጫጭን ናቸው። በጠርሙሶቹ መለያዎች ላይ "ቫዝሊን" የሚል ጽሑፍ ይገኛል። ቫዝሊን ሎሽን በተለያዩ ቀለሞች የሚዘጋጀው ለምንድን ነው?

ቢጫ ቀለም የተቀባ ባለ ሁለት ፎቅ ዘመናዊ ቤት በሰማያዊ ሰማይ ስር ጎልቶ ቆሟል። ቤቱ ቀይ ጣሪያ እና አራት ነጭ ዓምዶች አሉት፣ ከፊት የተስተካከለ የአረንጓዴ ሳር ክዳን አለ።

አንዲት ትንሽ የፀሐይ ብርሃን ሰብሳቢ ፓኔል (ሶላር ፓኔል) ከነጭ የኤልኢዲ መብራት ጋር በሽቦ ተያይዛ ተቀምጡአል። ይህ የዘመናዊ ቴክኖሎጂ ገጽታ የደስታንና የትስስርን ስሜት በመግለጽ ለብርሃን መፍትሄ መሆኑን ያመለክታል።

ዋው ሲያስደንቅ! የብርቱካን ጭማቂ ጠርሙሶች ተርታ ተሰልፈው በማምረቻ መስመር ይጓዛሉ። ሠራተኞች በትጋት ሲሠሩ፣ ታላቅ ፍጥነትና የሥራ ቅልጥፍና ይታያል። እንዴት ያበረታታል! ሲያረጋጋ!

ሰማያዊ ልብስ የለበሰ ከፍተኛ ወታደራዊ ሰው አረንጓዴ ኮፍያ አድርጎ ወታደራዊ ሰላምታ ሲሰጥ ይታያል። በግራ በኩል ቀይ ኮፍያና ካፖርት የለበሱ ወታደሮች ጠመንጃ ይዘው በሰልፍ ተሰድረው ሰላምታ ሲሰጡ ይስተዋላል። መሃል ላይ ቀይ ምንጣፍ ተነጥፏል።

እንዴት ደስ ይላል የሚል እቃ ነው፡፡ ይህ የቢሮ ቁሳቁስ ማስቀመጫ ጥቁር የብረት ሜሽ ኦርጋናይዘር ሲሆን፣ እስክርቢቶዎችን፣ መቀሶችን፣ ስታኪ ኖትስን፣ ክሊፖችንና ሌሎች ትናንሽ የዴስክ እቃዎችን ለመደርደር የሚያገለግል ነው።

ብዙ አይነት የቸኮሌትና የጣፋጭ እቃዎች በቅደም ተከተል በመደብሮች መደርደሪያ ላይ በደስታ ተደርድረዋል። ስኒከርስ፣ ሚልኪ ዌይ፣ ኪት ካትና ሌሎችም ጣፋጮች በእሽግ ሆነው በዋጋ መለያዎች ተለይተው በግልጽ ይታያሉ።

በከተማ መንገድ ላይ ባለ ከፍተኛ ጭነት የጫነ መኪና መደነቅን በሚፈጥር የኋላ ማስጌጫ ያሸበረቀ ነው። ቀይ፣ ነጭና አረንጓዴ ቀለማት የተነደፈው የእንጨት ክፍል በዕለታዊው ግርግር ውስጥ ጎልቶ ይታያል።

በጠራ ሰማያዊ ሰማይ ስር፣ አንድ የዛፍ ቅርንጫፍ ወይንጠጅ እና ቡናማ ፍሬዎችን ተሸክሟል። የፍሬዎቹ ቀለምና ግልፅ ሰማዩ የሰላምና የመደነቅ ስሜትን ያንፀባርቃል።

አምስት ሴቶች ባህላዊ ነጭ ልብስ ለብሰው፣ አራቱ አረንጓዴ፣ አንዷ ቀይ ጨርቅ በወገቧ አስረዋል። ሁሉም ልጆቹ ባዶ እግራቸውን ሆነው፣ በራሳቸው ላይ ነጭ የራስ ማሰሪያ በማድረግ፣ በፈገግታ ለካሜራው ቀጥ ብለው ቆመዋል።

ደስ ይላል! ሦስት ሰዎች በአንድ ላይ በትኩረት መጽሐፍ ያነባሉ። ሰማያዊ የሚያምሩ ጋቢ ለብሰው የብራናውን ገጾች በፍቅር ሲገለብጡ ታላቅ ትጋትና መረጋጋት ይሰማል። አድናቆት!

በጥልቅና ቡናማ በሆኑ ሸለቆዎች መካከል ሁለት የተለያዩ ድልድዮች፣ አንድ የድሮ ቅስት ድልድይ ከታች፣ አንድ ዘመናዊ ነጭ ድልድይ ከላይ አለ። ከታች የሚፈሰው ወንዝ የደፈረሰ ነው። ይህ የመንገድ መደነቅንና ፍርሃትን የሚገልጽ ውበትና ፍቅር አለው።

ለመለስተኛ የሆኑ አረንጓዴ የቆላ ቅጠሎች ቁልቁል ተዳፋት ላይ በብዛት ተዘርግተዋል። በቅጠሎቹ መካከል ትላልቅ የሙዝ ቅጠሎች እንዲሁም ከፍ ያለ የድንጋይ ገደል በስተጀርባ ይታያል። አንዳንድ የቆላ ቅጠሎች ቢጫነት ሲታይባቸው፣ በግንባር ቀደምትነት ጥቅጥቅ ያሉ አረንጓዴ እፅዋት ቦታውን ሸፍነዋል።

ቀይና ነጭ የኢትዮጵያ ተኩላ በቢጫ የሳር ክምርና በቁጥቋጦ በተሸፈነ ተዳፋት ላይ በትኩረት ቆሟል። ከፊት ለፊቱ ወይን ጠጅ አበቦችና ትልልቅ ቅጠሎች ያሉት ተክል ሲታይ፤ አካባቢው በድንጋዮችና በደረቅ ሳር የተሞላ ነው።

ዋው ሲያምር! እንዴት ያለ ያማረ ባህላዊ ልብስ! ነጭና ቀዩ እጅግ ያማልላል። የሴቶቹ ግርማ ሞገስ ምንኛ ያስደንቃል! አቤት የጥልፍ ሥራው ውበት! የአንገት ጌጦቹ እጅግ ያጓጓሉ። ተፈጥሮው ምንኛ ደስ ይላል! እረ ሲያስደስት!

ሁለት ሴቶች ፊታቸውን ወርቃማ ቀለም ያለው ክሬም ተቀብተው በተለያዩ ሞቅ ባለ ብርድ ልብሶች ተጠቅልለው ተቀምጠዋል። አንዷ አይኖቿን ጨፍና የመረጋጋት ስሜት ስትሰጥ፣ ሁለቱም ለቤት ውስጥ የውበት ሕክምና ያላቸውን ደስታ ያሳያሉ። በስተጀርባ ግራጫ ግድግዳ አለ።

የኢትዮጵያ ቡና ስፖርት ክለብ አርማ፣ ከበስተጀርባ ቢጫ ክብ ያለው ቡናማ ጀበናና የእግር ኳስ ምስል ያሳያል። አርማው በቡናማ ጋሻ ቅርጽ የተከበበ ሲሆን፣ ከላይ "የኢትዮጵያ ቡና ስፖርት ክለብ" የሚል ጥቁር ሪባንና ቢጫ ኮከብ አለው።

ጥቁር ቡናማ ቀለም ያለው የቡና ማቅረቢያ ጀበና በእሳት ፍም ላይ በጪስ ታፍኖ ተቀምጧል። ጀበናው ጠባብ አንገትና የተቀጠለ ጫፍ አለው። ከበስተጀርባ በፎቶው ውጭ ሮዝ እና ነጭ መጋረጃ አለ። ይህም የባህል የቡና ስርአትና የዕለተ ተዕለት ሕይወት ይገልጻል።

ዋው ሲያጓጓ! በባህላዊ ልብስ ያጌጠች ሴት በንፁህ ወጥ ቤት ውስጥ ብዙ ዓይነት ምግብ እያዘጋጀች ፈገግ ትላለች። ትላልቅ ድስቶች በመካከለኛ ደረጃ በተሰራ ምድጃ ላይ ተቀምጠዋል። በተለያዩ ማብሰያ ዕቃዎች ጣፋጭ የሆኑ ምግቦች አሉ፣ በግልጽም ሲያምር! ሲያሳውቅ!

ከአበባ እና ነጭ መጋረጃዎች የተሠራ የሰርግ ወይም የዝግጅት መድረክ በጣም የሚገርም ነው። ነጭ ሶፋው በብዙ ሮዝ እና ነጭ አበባዎች እንዲሁም በወርቃማ ትራሶች በፍቅር ተጊጧል። መድረኩ ለተሳታፊዎች የደስታ እና የመከባበር ስሜት የሚሰጥ ውብ አቀማመጥ አለው።

አንድ ሰው ትልቅ መትረየስ ተጠቅሞ ሲተኩስ ሲያልም!። ከመትረየሱ በርሜል ጭስ ይወጣል፣ የተተኮሱ መያዣዎችም ወደ ታች ይወድቃሉ። ሲያስፈራ! የተኩሱ ኃይልና ድምፅ በጣም ያስደነግጣል።

የቴሌቪዥና ሶፋዎች የታዩበት ሞቅ ያለ የመኖሪያ ሳሎን ክፍል ነው። በግድግዳው ላይ የተለያዩ ሥዕሎች እና ማስታወሻዎች ተሰቅለው ሲታዩ፤ ክፍሉ በሰላም እና በእርካታ የተሞላ የግል ስሜትን ያንጸባርቃል። ጥቁር ሶፋዎች እና ጥቁር ቡናማ የእንጨት ካቢኔቶች የተረጋጋና ምቹ ሁኔታን ይፈጥራሉ።

በግምት አስር የሚሆኑ ወንዶች ነጭ ባህላዊ ልብስ ለብሰው ዋሽንት ሲነፉ ከፊት ለፊታቸው ደግሞ አስር የሚሆኑ ሴቶች በተመሳሳይ ነጭ ልብስና ቀይ መስመር ባለው የሽመና ቀሚስ ተቀምጠዋል። ሴቶቹ በደስታ ፈገግ ብለው እጃቸውን እያጨበጨቡ ነው።

በትልቅ የሽያጭ መደብሮች ውስጥ በርካታ አራት ማዕዘን ቅርፅ ያላቸው ነጭ ሳሙናዎች በግልጽ ፕላስቲክ ታሽገው በአንድ ላይ ተከምረዋል። ሳሙናዎቹ በአቀባዊና በአግድም ተሰልፈው የመደርደሪያውን የላይኛውን ክፍል ይዘዋል። ከታች ላክስ የሚል ሳሙናም አለ።

ግራጫ ላባዎች እና ደማቅ ቀይ ክንፎች ያለው ወፍ በመደነቅ ስሜት በአየር ላይ እየበረረ ነው። ጥቁር ክንፎቹ ነጭ ነጠብጣቦች አሏቸው፣ ወፉ በአየር ላይ ያሳየው ቅልጥፍና የደስታ ስሜትን ይፈጥራል።

ዋው ሲያምር! ነጩ ረጅም መኪና ድንቅ ነው። በአበባው አጊጦ ለሠርግ የተዘጋጀው መኪና ፍቅርንና ደስታን ያሳያል። አስደናቂ መጓጓዣ መደነቅን ይፈጥራል። በጣም ያምራል!

ከላይ የተነሳ የአንድ ትልቅ ከተማ መንገድ አቋራጭ ይታያል። መኪናዎች በክብ ቅርጽ እና ከመሬት በታች ባለው ዋሻ ውስጥ ሲያልፉ ይታያሉ። አከባቢው በበርካታ ረጃጅም ዘመናዊ የቢሮ ሕንፃዎች እና ዝቅተኛ መኖሪያ ቤቶች ተከቧል።

ሴት ሠራተኛ ነጭ የዳቦ ጋጋሪ ልብስና ቆብ ለብሳለች። በግራ እጇ ነጭ ጓንት አድርጋለች። እጆቿን ተጠቅማ ትኩስ እና ረዣዥም የፈረንሳይ ዳቦዎችን ከተደረደሩበት መደርደሪያ በጥንቃቄ ታወጣለች። ዳቦዎቹ ቡናማና የሚያብረቀርቅ ወርቃማ ቅርፊት አላቸው።

የመጽሐፍ ሽፋኑ ቀይ መሬት ላይ ነጭ ምስል በግልጽ ይዟል። አንዲት ነፍሰ ጡር ሴት ጭንቅላቷን በግራ እጇ ተደግፋ ትታያለች፤ በምጥ ምክንያት በግልጽ ተጨንቃለች። ከላይ በኩል የመጽሐፉ ርዕስ "አልወለድም" የሚለው ቃል በትልቁ ተጽፏል። ሴትየዋ ጠረጴዛ አጠገብ ተንበርክካለች።

ባህላዊ ልብስና ሻሽ የለበሱ ወጣቶች ተቃቅፈውና እጅ ለእጅ ተያይዘው በታላቅ ደስታ ይጨፍራሉ። ብዙ ሴቶችና ሰዎች ከበው ይመለከታሉ። የመሬቱ ላይ ቀይ ምንጣፍ ለበዓሉ ውበት ይጨምራል።

ዋው! እጅግ በጣም ጥሩ እና የሚያምር ባሕላዊ ፍቅር የገልጻል። በባሕላዊ ልብስ ያጌጠች ሴት በደስታ ወንድየውን በእጇ ትመግባለች። ሁለቱም ደስ የሚል ፈገግታ አላቸው። ከፊት ለፊታቸው የኢትዮጵያ ምግብ በሞሰብ ቀርቧል።

በቀላል ሰማያዊ ዳራ ላይ፣ የብርሃን ባንክ አርማና አጭር መፈክር ከላይ በስተቀኝ በኩል ይታያል። ትልቁ ቢጫ አራት ማዕዘን ቅርጽ ያለው አርማ በውስጡ "ይቅርታ አሻሽለናል" የሚል ደማቅ ጽሑፍ ይዟል።"በተሻሻለው ገበያ ላይ ከ 20 ሚሊየን በላይ ደንበኞች በመሆናችሁ እናመሰግናለን!"

ሲያምር! ሰው ሰራሽ ደሴቶችና ውሀው እንዴት ይማርካሉ! ህንፃው የመርከብ ቅርጽ መያዙ ሲያስደንቅ! በሰማያዊው ሀይቅ ዉስጥ መገኘቱ ፍቅርን ይፈጥራል! አረንጓዴው ሣር ሲያስደስት! በእርግጥ የከተማው እይታ እንዴት ይደነቃል! የመዝናናት ፍላጎት ሲያጓጓ! ሲያበራ!

እረ ሲያስጨንቅ! ብዙ ሙዝ በጎዳና ላይ ተደርድሯል። ፀሀይ በጣም ያቃጥላል። ሰዎች ሲመላለሱና መኪኖች ሲሮጡ ድንጋጤ ይፈጥራል። ሻጮቹ ይደክማቸዋል። ቢጫው ሙዝ ሲያምር፣ ነገር ግን የንግድ ሥራው ያስጨንቃል።

ሁለት ትላልቅ እና ጥቅጥቅ ያሉ አረንጓዴ የቻይና ጎመን በሳጥን ውስጥ ተቀምጠዋል። የእነዚህ ጎመኖች ትኩስነት እና ጥራት ለጤናማ አመጋገብ እርካታን እና ደስታን ያሳያል።

ኢትዮጵያ የሚል ቀይ ፊደል ያለው ትልቅ ጽሑፍ በዋና መንገድ ዳር ተቀምጧል። የ 'ኦ' ፊደል በቀይ ልብ ተተክቷል። ከበስተጀርባ የከተማዋን ሰማይ ጠቀስ ሕንፃዎች ይታያሉ፤ የጸሃይ መጥለቅ ደብዛዛ ብርሃን ያንጸባርቃል።

ደማቅ አረንጓዴ ዳራ ያለው የድርጅት አርማ ይታያል። አርማው ነጭ ድንበር ያለው የቦታ ምልክት ቅርጽ አለው። በውስጡ ጥቁር አረንጓዴ ቀለም ያለው የፈረስ ራስ ምስል እና ግራጫ ክብ አካባቢ ይገኛል።

በዘመናዊ መልኩ የተገነባው ቢጫ ቤት፣ በግራጫ ድንጋይ ዓምዶችና በትላልቅ መስኮቶች ያጌጠ ነው። ከፊት ባለው ጥቁር የብረት አጥርና ንጹህ ወለል የተዋበው መኖሪያ ቤቱ፣ በልብ ውስጥ ታላቅ የመኖር ፍቅርን ይፈጥራል።

በርካታ ረዣዥምና ቀጫጭን አረንጓዴ ቃርሚያዎች (ሞሪንጋ) በነጭ ጨርቅ ላይ ተከምረዋል፤ ከበስተጀርባው የለበሰ ሰው በጎኑ ተቀምጦ እነኚህን ቃርሚያዎች እየለየ ወይም እያዘጋጀ ያለ ይመስላልን?

ቀይ እና ጥቁር ቀለሞችን የተጠቀመ የመጽሃፍ ሽፋን ነው፣ በሽፋኑ ላይ የሰው ፊት አለ። ፊቱ ትልቅና ነጭ ዓይኖች አሉት፤ ከጎን ላይ ደግሞ "መዝገቡ" የሚል ጽሑፍ አለ። ከታች በኩል ደግሞ "ግራጫ ቃጭሎች" የሚል ርዕስ በነጭ ሆሄያት ተጽፏል።

ይህ ግድግዳ የአንድን ትልቅ ከተማ መግቢያ ወይም ስም ያመለክታል። ቡናማው ግንብ ላይ የከተማው ስም በካፒታል የእንግሊዝኛ ፊደላት ተጽፏል። ከግንቡ ጀርባ የተገነቡ የፋብሪካ ወይም የኢንዱስትሪ ህንጻዎች አሉ። መሬቱ ቀይ አፈር ሲሆን ከፊት አንድ ትልቅ ድንጋይ ተቀምጧል።

በሰው እጅ ላይ እሾሃማ እና አረንጓዴ ቀለም ያለው የፍራፍሬ አይነት አለ። ፍሬው በቅርበት ሲታይ፣ ስር ያለው ቅጠል ጎልቶ ይወጣል። ከበስተጀርባው በቅርጫት ውስጥ ቢጫና አረንጓዴ ቀለም ያላቸው ፍራፍሬዎች እንዲሁም የዕፅዋት ሥሮች እና ረዣዥም ቅጠሎች ተቀምጠዋል።

መሬት ላይ እጅግ በጣም ጥሩ እና የሚያምር ፓፓያ ተዘርግቷል። ቢጫና አረንጓዴ ቀለማቸው በጣም ውብ ነው። በቅጠሎች ላይ መተኛታቸው ደስ የሚል የመኸር ደስታ ይፈጥራል። የእርሻው ውጤት የሚደንቅ ነው።

ግሩም! ደስ የሚል የማስታወቂያ ሰሌዳ! "M Advertising" የሚል ስያሜ ያለው ይህ ማስታወቂያ ዘመናዊ የህትመት እና የመቁረጥ ማሽኖችን ያሳያል። የዲጂታል፣ የሌዘር፣ እና የራውተር ማሽኖች መኖራቸው የጥራት እና የፍጥነት አገልግሎትን ያሳያል። የሚገርም የስራ አቅም!

በደማቅ አረንጓዴ የኋላ ከባቢ ውስጥ፣ የዝሆን ጥርስ የሚመስል ቀለም ያላቸው የስፖርት ጫማዎች ተደራርበው አሉ። የጫማዎቹ ጥቁር ሰንጠረዦች፣ ነጭ ማሰሪያዎች እና የተንጠለጠለው አቀማመጥ ምን አይነት የስፖርት ፋሽን መልእክት ያስተላልፋሉ?

ብዙ ነጭ የሲሚንቶ ከረጢቶች በጥንቃቄ ተደራርበው ከግድግዳ ጋር በሚመሳሰል ሁኔታ ተደርድረዋል። ከረጢቶቹ ትጋትን እና ግንባታን የሚያመለክት ነው፣ ጥራታቸው የተረጋጋ እና የሚታመን የሥራ ፍላጎትን ያንጸባርቃል።

በቅርብ የተቀረጸው ምስል በመደነቅ የሚታይ፤ ብርቱካናማ ቀለም ያላቸው ቁልቋል ፍሬዎች አረንጓዴ በሆነው የእሾህ ቅጠል ላይ ተጣብቀው ይታያሉ። የበሰሉት ፍሬዎች ትንንሽ እሾሆች ሲኖሯቸው፤ ትልቁ ቅጠል ደግሞ ትላልቅና ግዙፍ እሾሆችን አሳይቷል።

ሁለት ሴቶች ደማቅ ፎጣ አንገታቸው ላይ አድርገው በፏፏቴ ፊት በፈገግታ ቆመዋል። የፏፏቴው ግርማና የሴቶቹ ደስታ የተፈጥሮን ውበትና የፍቅር ስሜት በአጽንዖት ያንጸባርቃል።

በአንድ ትልቅ ጥቁር ሣጥን ውስጥ ብዙ ያልበሰሉ አረንጓዴ ማንጎዎች በጥንቃቄ ተደርድረው ይታያሉ። እያንዳንዱ ፍሬ ጉዳት እንዳይደርስበት ጫፎቹ በነጭ ወረቀት ተጠቅልለዋል። ፍሬዎቹ ትልልቅና ሞላላ ቅርፅ ያላቸው ሲሆን፤ ግንዳቸውም በግልጽ ይታያል።

እጅግ በጣም የደረቀና የተሰነጠቀ አፈር ያለበት እርሻ ላይ ትናንሽ አረንጓዴ ችግኞች ይታያሉ። የመሬቱ ሁኔታ የጭንቀት ስሜትን ሲፈጥር፣ በሩቅ ደግሞ ሁለት ዛፎች እና አንድ ትንሽ ጎጆ አለ።

በመንገዱ ዳር ያለው ግርግር እና መጨናነቅ ጭንቀትን እና ብስጭትን ያስተላልፋል ። የሰዎቹ እንቅስቃሴ የዕለት ተዕለት ኑሮን ከባድ ትግልን ያሳያል ።

ትልልቅ የውሃ ማጠራቀሚያ ታንኮች በድርቀት በተሞላ ሜዳ ላይ ቆመዋል። ግዙፍ የኢንጂነሪንግ ስራው በሰማያዊው ሰማይ ሥር በመደነቅ አለ። በአካባቢው ደረቅ ሳር ሲኖር፣ ሕንጻዎቹ ግን የቴክኖሎጂ ውበትን ይገልጻሉ።

ነጭና ቢጫ ቀለም ያላቸው አበቦች በትላልቅ አረንጓዴ ቅጠሎች ባሉት ዛፍ ላይ በብዛት ፈክተዋል። የአበቦቹ እምብርት ቢጫ ሲሆን ቅጠሎቹ ደግሞ ነጭ ናቸው። ከበስተጀርባ የቤት ግቢ ክፍልና የእንጨት ወንበር ፍንትው ብሏል። ትኩስ አበባዎቹ የመረጋጋት ስሜት ይሰጣሉ።

ዋው ሲያምር! ፋሽን የለበሰችው ሞዴል በመድረክ ስትራመድ ሲያስደንቅ ! የሰማያዊው ልብስ ውበትና ዘመናዊነት ሲያጓጓ ! ቆንጆ እይታዋ በልዩ ሁኔታ ሲያሳምን ! እረ ሲያስገርም!

በሮዝ ፈሳሽ ሳሙና የተሞሉ 5 ሊትር ጀሪካኖች አቀማምጣቸው የሚገርም ነው፣ የንጽህና ፍቅርና ደስታ ይስተዋላል። የተለያየ ምርቶች በአንድ ላይ መታየታቸው፣ ለቤተሰብ ጤንነት ያለውን ትኩረት ሲያሳይ ይገርማል።

ሰፋፊ እርሻ ላይ የተዘረጉት ጥቅጥቅ ያሉ የአትክልት ቅጠሎች ለምነቱንና የመሬቱን ልግስና ያሳያሉ። በደንብ የተተከለው ሰብል ለአራሹ የልፋት ፍሬዎች፣ ደስታንና እርካታን የሚሰጥ አረንጓዴ ተስፋ ነው።

"ደስታችን ነው! ዘመናዊ አገልግሎት!" የንግድ ባንክ ሞባይል ገንዘብ መላላኪያ "ብር" አርማ ነው። ቃሉ በሐምራዊ ቀለም ሲፃፍ፣ የሞባይል ስልክ ቅርፅ በውስጡ አለ። "ባሉበት ሁሉ አለ !" የሚል መፈክር ከስር በብርቱካናማ ተፅፏል።

ሮዝ ፊኛዎች የተሞላ ግድግዳ በትዕይንቱ መሃል ይታያል። ከፊኛዎቹ ግድግዳ ፊት ለፊት ሁለት ወርቃማ ጠረጴዛዎች አሉ። ከታች “12” የሚል የቁጥር ጌጣጌጥ ሲታይ፣ በአጠቃላይ የልደት በዓል ማስጌጫ ሆኖ የደስታና የፍቅር ስሜትን ያንጸባርቃል።

የቴዲ አፍሮ ቤተሰብ፣ አባት፣ እናትና ሁለት ልጆች፣ እንዲሁም ጥቁር ውሻ በአንድ ግቢ ውስጥ ቆመዋል። በባህላዊ የኢትዮጵያ አልባሳት መታየታቸው የፍቅርንና የደስታን ስሜት በመግለጽ፣ የቤተሰብን አንድነት አለው።

ባህላዊ የሐበሻ ልብስ የለበሰች ወጣት ቆንጆ ሴት በቅርበት ትታያለች፤ ደማቅ ፀጉሯ በቆንጆ ጠለፋና ወይን ጠጅ መዋቢያ ተውቧል። የተዋበችው ሴት ደስተኛና በራስ መተማመን ስሜት ተሞልታ ትታያለች፤ ከበስተጀርባ ያሉት ሮዝ አበቦች ደግሞ ውበቷን ያጎላሉ።

አምላኬ! ወይኔ ደስታ! ሰዎቹ በጋራ ሆነው የስንዴ አዝመራ ሲሰበስቡ ሲያምር። ፈገግታው ፍቅርንና የሥራ ደስታን ይገልጻል። ወርቃማው እርሻ እና ሰዎች ለጋራ ግብ መጣራቸው ሲያስደንቅ! አንድነትና ብልጽግናን ያሳያል።

ዋው ሲያምር! ሰማያዊው ሳጥን በሚያምር አረንጓዴ የሮዝመሪ ቅጠል ተሞልቷል ። ቅጠሉ ትኩስነቱንና ደስታውን ያሳያል ። አስደናቂ የተፈጥሮ ስጦታ እርካታን ይሰጣል!

ያአምላኬ! ይህ ሲያምር! ትልቅ አረንጓዴ የፕላስቲክ በርሜል ጠንካራና አስተማማኝ ነው። የውሃ ወይም ሌሎች ነገሮችን ለማጠራቀም ምቹ ይመስላል። ከኋላ ያለው ሰማያዊ በር ደግሞ ዘላቂነቱን ይጨምራል። ጠቃሚና የሚያስደስት ነው።

ሁለት ልጆች በባህላዊ የሃይማኖት ትምህርት ሲያነቡ ሲማሩ ደስ ይላሉ ። አንደኛው ነጭ ጨርቅ ለብሷል፣ በስተጀርባ ቅዱስ ስዕሎች አሉ። ትኩረትና የመማር ፍላጎት በፊታቸው አለ ። ሲያስደስት!

ቀይና ነጭ ቀለም የተቀባ አውቶቡስ ቆሟል። አውቶቡሱ ሰዎች ጭኖ ሰፊ መንገድ ላይ ቆሟል።። በጎን በኩል የአንበሳ አርማ ተስሏል። በዙሪያው አረንጓዴ የገጠር ገጽታ ይታያል። የሰማይ ጠፈር ጥርት ያለ ነው። ይህ አውቶቡስ በየትኛው ሀገር ውስጥ ለመጓጓዣ ያገለግል የነበረ ይመስላል?

በእግር ኳስ ስታዲየም ጀርባ ብዙ ሰዎች በተሰበሰቡበት፣ የእስልምና ሀይማኖት መሪዎች ባህላዊ ልብስ ለብሰው በአንድ ረድፍ ቆመዋል። ይህም በጸሎት ላይ ትልቅ እርካታን እና ጥልቅ የሆነ መንፈሳዊ ፍቅርን ያንፀባርቃል።

የቡና ኢንተርናሽናል ባንክ አርማ ሲያስደንቅ! የቡና ፍሬዎች እና የፊደል ቅርጾች ጥምረት ውበትና ታሪክ አለው። አረንጓዴው ቅጠል እና ቀይ ፍሬው የባንኩን ፍቅር ይገልጻል። የዘመናዊነትና ባህላዊነት ድብልቅልቅ ሲያምር! ኩራት ይሰማኛል!

የኢትዮጵያ ፖስታ አገልግሎት የሚል ጽሁፍ በሰማያዊ ጀርባ ላይ ሰፍሯል። ከታችም በስፓልት ላይ ቢጫ ቀለም ያለው የሚሄድ ረጅም የኢትዮጵያ ፖስታ አገልግሎት ባስ ተስሏል።

በትልቅ ድንኳን ውስጥ በነጭ ጨርቅና አበባ ያጌጠ ለሠርግ ሥነ ሥርዓት የተዘጋጀ ቦታ፣ አረንጓዴ ቅጠል ያላቸው ጌጦች ከጣራው ላይ ተንጠልጥለዋል፣ በወርቅ ወንበሮችና በአበባ የአበባ ማስቀመጫዎች በተከበበው የድንኳኑ መሃል ላይ አንድ የሚያብረቀርቅ የእግረኛ መንገድ ይታያል።

አረንጓዴ እና ቀይ ቀለም ያላት ትልቅ የጭነት መርከብ በወደብ ላይ ቆማ ትታያለች። መርከቧ ረዣዥም ነጭ የነፋስ ኃይል ማመንጫ ምሰሶዎችን በብዛት ጭናለች። በወደቡ ላይ ትላልቅ ቀይ ክሬኖች እና የተቆለሉ የጭነት ሳጥኖች፣ በርቀት ደግሞ ረጃጅም ሕንጻዎች ይገኛሉ።

አንድ ገበሬ ሰማያዊና ነጭ ቲ-ሸርት ለብሶ በደረቅ መሬት ላይ በበሬዎች አማካይነት መሬት ያርሳል። ሁለት በሬዎች አንዱ ቡናማና ሌላው ጥቁርና ነጭ ቀንበር ተሸክመው መሬቱን እየገለባበጡ ነው። በስተጀርባ በኩል አረንጓዴ ሜዳዎችና ሰማያዊ ሰማይ በደመና ተሸፍኗል።

ዋው ሲያምር! የባህል ልብስ መሸጫ ቦታ ሲያሳይ! ማኒኪኖች ውብ የጥጥ ነጭ ልብሶችን ለብሰዋል። የልብሶቹ ጥልፍና ቀለም ሲያስደንቁ! ገበያው እጅግ በጣም ያጓጓል። ብዙ አይነት ልብሶች በግድግዳ ላይ ተንጠልጥለዋል። በጣም ደስ ይላል!

ዋው ሲያምር! የሚያማምሩ የሕፃናት ሮዝ ጫማዎች! ጫማዎቹ ለስላሳ እና ምቹ ይመስላሉ። በላያቸው ላይ ጥንቸል የሚመስል ጌጥ ነው። በደንብ የተገጣጠመው የጫማው ክፍል ያስደስታል። ይህ ጫማ ለሕፃናት እግር በጣም ደስ የሚል ነው።

በከተማ መሀል በሚገኝ ባለብዙ መስመር መንገድ ላይ ከፍተኛ የትራፊክ ፍሰት ይታያል። በመንገዱ መሃል ረጃጅም የዘንባባ ዛፎችና ወርቃማ ቀለም ያላቸው የጎዳና መብራቶች ተሰልፈዋል። በጎን በኩል ረዣዥም ዘመናዊ የሕንፃ ግድግዳዎች በግልጽ ጎልተው ይታያሉ።

በጥቁር የብረት ድስት ውስጥ ጥቁር ቡናማና ቀይ ቀለም ያለው የዶሮ ወጥ፣ በወጡ መሃል ለሁለት የተከፈሉ እንቁላሎች አሉ። ይህ ምግብ የሚሰጠው ፍቅር እና ደስታ እጅግ ከፍ ያለ ነው። ይህም ለየት ያለ ጣዕም እንዳለው ያሳያል።

በቡናማ ዳራ ላይ ባለ ሞዛይክ የተሰራ ረጅም የጥለት ጥልፍ የመስቀል ቅርጽ ይዟል። ቀይ፣ ወርቃማ፣ ሰማያዊና ነጭ ቀለሞች በጂኦሜትሪክ ቅርጽ የመደነቅ ስሜት ሲፈጥሩ፣ ጥንታዊው ንድፍ የሰላም እና ውበት ማሳያ ነው።

በዚህ መልዕክት ውስጥ የቀረቡት ስድስት የተለያዩ ምስሎች ይታያሉ። ቤተሰብ በባህል ልብስ፣ ሰዎች በሃይማኖታዊ ሥነ-ሥርዓት፣ የሰውነት ሎሽን፣ ቆሎዎች ያሉት ተክል፣ የአምባሳደር ልብስ መሸጫና የውሃ ጠርሙሶች ተካተዋል። የመግለጫው ርዝመት ከአርባ ቃላት እንዳይበልጥ።

አንድ ገበሬ ቀለል ያለ ቡኒ ልብስ ለብሶ ሁለት በሬዎች ጠምዶ መሬት ያርሳል። በሬዎቹ አንዱ ነጭና ሌላው ቡኒ/ነጭ ቀለሞች አሏቸው። የታረሰው መሬት ጥቁርና እርጥብ አፈር አለው። ሩቅ ዳራ ላይ ብዙ ዛፎች አሉ።

ከፊት ለፊት የጆኒ ዎከር ሬድ ሌብል ሲታይ፣ የመዝናኛ እና የደስታ ስሜትን ያሳያል። ዳራው ላይ ደግሞ የሺሻ ማጨሻና ሰዎች መኖራቸው፣ የመደመምና የደስታ ግዜ መሆኑን በግልጽ መረዳት ይቻላል።

ክብር ይሰጣል! የሀገሪቱን ሰንደቅ ዓላማ ስሜት ያጓጓል። የሰራዊቱ አርማ ሲያስደንቅ! ሰይፍና ጠመንጃ ይመታል። የዘይት ቅርንጫፎች ሰላም ያስባሉ። ሀገርን መከላከል ፍቅር ይፈጥራል። በጣም የሚያስከብር ነው።

ብዙ የተለያዩ ጠመንጃዎች፣ ከፊል አውቶማቲክ መሳሪያዎች እና ጥይቶች መሬት ላይ ተዘርግተዋል። መሳሪያዎቹ በደረቅና ቆሻሻ ቦታ ላይ ባሉ ሁለት አለቶች መካከል ተደግፈው ተቀምጠዋል። በቀኝ በኩል፣ ወታደራዊ ልብስ የለበሰ ሰው ቆሟል። መሃል ላይ አንድ ክብ አርማ አለ።

ሰማያዊ ልብስና ቀይ ኮፍያ የለበሱ ብዙ ወታደሮች በትክክለኛ አሰላለፍ ቆመው ሲታዩ የትጋት ስሜት ይፈጥራል። በርካታ ሲቪል ሰዎች ወታደሮቹን በትኩረት ይመለከታሉ፤ ሰልፉም የኃላፊነትና የሕግ ማስከበር ድባብ ያንጸባርቃል።

በሐይቅ ዳር የተንጣለለ የመዝናኛ ስፍራ በመደነቅ ተቀምጧል። ጣሪያቸው በገለባ የተሰሩ ክብ ጎጆዎች እና ነጭ ጉልላቶች ተደባልቀው ሰላማዊ ስሜት ይፈጥራሉ። ጥቁር አስፋልት መንገድ፣ መዋኛ ገንዳ እና አረንጓዴ የዛፍ ተክሎችም ይገኛሉ።

በትናንሽ ዶቃዎች የተሰራ የሚመስል ባለቀለም ንድፍ በአቀባዊ አለ። ቡናማ፣ ብርቱካናማና ጥቁር ቀለም ያሉት የአበባ ቅርጾች በነጭ ዳራ ላይ መታየታቸው የጥበብንና የመደነቅን ስሜት አለው።

በርከት ያሉ በሳር የተሰሩ ክብ የጎጆ ቤቶች፣ ደረቅ መሬት ላይ ከፍ ብለው ሲታዩ የፍፁም ሰላም ስሜት ይፈጥራሉ። በአንዳንድ የሳር ጣሪያዎች ላይ የተንጠለጠሉ ልብሶች አሉ።

ይህ ግዙፍ የተረጋጋ ውሃና ሰማያዊ የሰማይ ዳራ የሀዘን ስሜት ይሰጣል። በብቸኝነት የቆመችው ደሴት ከጭንቀት ጋር የተቀላቀለ ጸጥታንና ጥልቅ ሐሳብን ትገልጻለች። የሚረብሽ ጩኸት ሳይኖር የሚታይ የብቸኝነት ምስል ነው።

ደስ ይላል! የአምስት ገበሬዎች ቡድን ትልቅ የገለባ ክምር እየሰሩ ነው። አራት የገለባ ጎተራዎች ተሰርተው ይገኛሉ። በአቅራቢያ ከብቶች ቆመዋል። የስራው ጥንካሬ እና ትብብር አድናቆት ይፈጥራል። መልካም የስራ ውጤት መኖሩ እርካታን ይሰጣል። እፎይታ የሚያስገኝ ምስል ነው!

የፈረሰ ግራጫ ሕንፃ ፍርስራሽ በመንገድ ዳር ተከምሯል። ሰዎች በጭንቀት እና በብስጭት በተሞላ ሁኔታ በእግረኛ መንገድ ሲያልፉ፣ ሁለት ሠራተኞች ከላይ አሉ። አንድ የኢሱዙ መኪናና ጃንጥላ ያነሳች ሴትም አለች።

በጥሩ አረንጓዴ ሳር የተከበበ የጎንደር ፋሲል ግቢ ከላይ በፎቶ ተነስቷል። ነጭና ትላልቅ ቤተ መንግሥቶች በዙሪያቸው የድሮ ግንቦችን ይዘዋል። ቀኑ እየመሸ በመምጣቱ ወርቃማ የፀሐይ ብርሃን በከተማዋ ላይ አፍስሷል። ቦታው መደነቅን ፍቅርንና ታሪካዊ ሰላምን ያመለክታል።

በዚህ ምስል ውስጥ አንድ ሴት እጆቹን በውሃ እያስታጠበች ታይታለች። ወንዱ በወንበር ላይ ተቀምጦ ሲሆን በብሩክ አልባሳ ነው። ይህ እንቅስቃሴ የአክብሮት፣ የአገልግሎት እና የምስጋና ምልክት ነው።

ዋው! ሲያስደንቅ! የዱር አሳማው ግርማ ሞገስ አለው! ወፉ በጀርባው ላይ ሲያርፍ ደግሞ ሲያስገርም! በሁለቱ እንስሳት መካከል ያለው ግንኙነት ሲያምር! እግዚኦ! የአሳማው ገጽታ ሲያስፈራ! ምንኛ ድንቅ ትዕይንት ነው!

በረሀማ በሆነ ቡኒ መሬት ላይ ብዙ ቁጥር ያላቸው ግመሎች በዝግታ ይጓዛሉ፤ ከበስተጀርባ ጥቅጥቅ ያሉ አረንጓዴ ቁጥቋጦዎች አሉ። ከሁሉም ቀድሞ የሚጓዘው ግመል ወደ ቀኝ አቅጣጫ እየተንቀሳቀሰ፣ የመጓጓዣንና ጥንካሬን ስሜት ይፈጥራል።

በሰማያዊ ግድግዳና ወንበሮች በተሞላ ክፍል ውስጥ ብዙ ልጆች ተቀምጠዋል። ሁሉም ነጭ እስላማዊ ልብሶችንና ኮፍያዎችን ለብሰዋል። የአንዳንዶቹ ፊት ፍቅርና ሰላምን ሲያሳይ፣ የሌሎቹ ትኩረትና መደነቅን ያንጸባርቃል። በፊተኛው ረድፍ የተቀመጠው ልጅ ገለልተኛ ቀለም ያለው ልብስ ለብሷል።

ጥቁር መነጽር ያደረገችው ረዥም ፀጉር ያላት ሴት ቀለል ያለ ልብስ ለብሳ ትናገራለች። በፊቷ በርካታ የማይክሮፎን ራሶች ተደራጅተው ቀርበው አሉ። ከጀርባዋ ሰማያዊ ዳራ ላይ የኢትዮጵያ ሰንደቅ ዓላማ ክፍል በግልጽ ተሰቅሏል።

ትልቅ ክብ ቅርጽ ያለው የቤተክርስቲያን ሕንፃ ፊት ለፊት ሰፋ ያለ የሰዎች ስብስብ ይታያል። አብዛኞቹ ሰዎች ነጭ ባህላዊ ልብስ የለበሱ ሲሆን፤ ጥቂቶች ደግሞ ቢጫና ብርቱካንማ ጨርቆችን ተከናንበው ከበስተጀርባ ባለው ግዙፍ በር ፊት ለፊት ቆመዋል።

ባህላዊ ጥቁር ጀበና ቀይ፣ ቢጫና አረንጓዴ መስመሮች ያሉት ጌጥ አለው። ጀበናው ቡናውን ወደ ጥቁር ሲኒ እያፈሰሰ ደስ የሚል ነው። የሲኒው ውበትና የጀበናው ዲዛይን የቡና ሥነ ሥርዓት ታላቅ የኢትዮጵያዊ መስተንግዶንና ባህልን የሚያሳይ ነው።

አንድ የጭነት መኪና ለመሻገር ሲሞክር በጭቃማ ወንዝ ውስጥ ተጣብቋል። በወንዙ ዳርቻዎች ሰዎች ተሰብስበው ችግሩን ለመፍታት ሲመለከቱ፣ አረንጓዴው መልክዓ ምድር ጭንቀትን ይፈጥራል።

በጨለማና በደመናማ ዳራ ውስጥ አንዲት ሴት በጥልቅ ሀዘንና በጭንቀት ራሷን ደፍታ ትታያለች። ከኋላዋ ሌላ ሰው በፍርሃትና በኀዘን ሲቆም፤ ምስሉ በሙሉ የብስጭትና የከባድ ስሜት ተሞልቷል። "ከጥቁር ሰማይ ስር" የሚለው ርዕስ ጭንቀቱን ያጎላል።

በጥቁር ቀለም የተሠራ ከባድ መቆለፊያ፣ ከኋላው ካለው የብረት በር ጋር በተጠላለፈ ጠንካራ ሰንሰለት ተይዟል። ይህ መቆለፊያ በግልጽ ፍርሃትን እና ጥንቃቄን ያሳያል፤ ምንም እንዳይገባ መከልከሉን ይገልጻል።

ጥቁር ሰማያዊ ቀለም ያለው የኒቬያ ሜን ሮለር ዲኦድራንት ግልጽ በሆነ ጠርሙስ ቀርቧል። ይህ ምርት የ48 ሰዓት ጥበቃ እንደሚሰጥ መገለጹ፣ ለአጠቃቀሙ የሚገባውን መደነቅ ይፈጥራል።

ሲያስደንቅ! የድንጋይ ቤተ ክርስቲያን ግድግዳ ሲያምር! የጥንት ሥነ ሕንፃ እንዴት ያስገርማል! ደወሉ እና ቅስቶች ደግሞ ሲያስደምሙ! የቦታው ታሪካዊ ክብር ያጓጓል። ሲያስደስት! ምንኛ የተቀደሰ ቦታ ነው!

ያአምላኬ! ይህ ሲያምር! አንጸባራቂ ሰማያዊ እና የብር ቀለም ያለው ስቴፕለር ነው። ንፁህ እና ቀልጣፋ ቅርፁ ደስ የሚል ነው። ለቢሮ ወይም ለትምህርት ቤት አገልግሎት ምቹ ይመስላል። ቀላልነቱ ሲያስደንቅ! ጠቃሚ የቢሮ ዕቃ ነው።

አንዲት ጌላዳ ዝንጀሮ ለስላሳው ፀጉር በወንድ ጓደኛዋ በታላቅ ፍቅር ስትላሽ ትታያለች። ሰፋፊ ፀጉር ያለው የወንዱ ዝንጀሮ ፊት ደስተኛ እና የተረጋጋ ይመስላል። ይህ ትዕይንት የቤተሰብ ፍቅርንና እንክብካቤን ያሳያል

መካከለኛ እድሜ ያላቸው የሚመስሉ ሰው በአንገትጌና መስመሮች ባለው ሸሚዝ ተውበዋል። ሰውየው የተጠቀለለ ፀጉር፣ ጢም እና ለየት ያለ ቅንድብ አላቸው፤ ካሜራውን በትኩረት የሚመለከቱ ሲሆን፣ ይህ ማን ሊሆን ይችላል?

አንድ ጥቁር ሰማያዊ ሸሚዝ የለበሰ ሰው ትልቅ የካርቶን ሳጥን ተሸክሞ ይጓዛል። ሳጥኑ የማቀዝቀዣ ፍሪጅ ነው፣ በአረንጓዴና ቀይ ባንዶች ታስሯል። ሰውየው የታሰሩ ዕቃዎችን እየገፋ ነው፤ ከኋላው ትንሽ መኪናና የቆርቆሮ ጣሪያ ያላቸው ሕንፃዎች አሉ።

በሰበዝ ከተሰራ ባህላዊ ዝርግ ቆለምሸሽ ላይ ነጭ ፍንዲሻ ተቀምጧል። ከፊንድሻው አጠገብ በቀይ፣ ጥቁር እና ቢጫ ያሸበረቁ ማስቀመጫ ያላቸው ሁለት የቡና ስኒዎች የደስታ ጊዜን ያመለክታሉ።

አንዲት ሴት በባህላዊ ነጭ የጥልፍ ልብስ እና ወርቃማ ጌጣጌጦች ለብሳ ፈገግ ብላለች። እጆቿ በፊቷ ተጠጋግተው ቀይ ጥፍሮቿ አሉ። በፊቷ ላይ ያለው ደስ የሚል ፈገግታ ከፍተኛ ደስታን ይፈጥራል።

ዋው! በጣም ደስ የሚል የፕሪምየር ሊግ የጨዋታ መርሐግብር! ሊቨርፑል፣ ማንችስተር ሲቲ እና አርሰናልን የመሰሉ ታላላቅ ቡድኖች ጨዋታዎች በጃንዋሪ 25 እና 26፣ 15፡00 ላይ መኖራቸው እጅግ በጣም ጥሩ ነው። ሲገርም!

በጣም ያስደንቃል! ይህን ዘመናዊ የኬብል ድልድይ ተመልከቱ! ረዣዥም ዓምዶቹና የተወጠሩ ኬብሎቹ የዘመናዊነት ምልክት ናቸው! እንዲህ ያለ ትልቅ ግንባታ በሀገር ውስጥ መኖሩ ያኮራል!

ወታደራዊ የደንብ ልብስ የሚመስል ከለር ባለው ዳራ ላይ፣ "የማይጻፍ ገድል" የሚል ጽሑፍ በብር ቀለም ተጽፏል። ከስሩ የኢትዮጵያ ሰንደቅ ዓላማ ከለር ያላቸው ልብሶችና ጥቁር ወታደራዊ ቦት ጫማዎች አሉ።

የተለመደ የኢትዮጵያ ልብስ የለበሰ ፍቅረኛሞች በጥምቀት አበባ በደስታ ተከበዋል። ሁለቱም ጥቁር ፀጉራቸውን በብዛት አስነስተው የያዙትን የቢጫ አበባ ስብስብ በፍቅር ይመለከታሉ።

ጥቅጥቅ ብለው የበቀሉ የበሰሉ ስንዴዎች ወይም ገብስ የሚመስሉ እህሎች ናቸው። የእህል ተክሎቹ ከወርቃማ ቢጫ እስከ ቡናማ ቀለም አላቸው፣ ፀሐይ ቀጥታ የምትመታቸው ይመስላል። ከበስተጀርባ በኩል ጥቁር ጥላ ያለበት ሌላ የእህል ተክል አለ።

የተጨናነቀ የፍራፍሬ መሸጫ ሱቅ የተለያዩ ፍሬዎችን በማቅረብ ደስታን ይፈጥራል። በርካታ ቢጫና አረንጓዴ ሙዞች ከላይ ሲንጠለጠሉ፤ ቀይ ወይኖች፣ ማንጎዎች እና ሐብሐቦች የውበት መደነቅን ያሳያሉ። በቀይ ሳጥን ውስጥ የሚገኙት ቀይ ፖም እና ደማቅ ድራጎን ፍሬዎች ለገበያ ፍቅር መኖሩን ያመለክታሉ።

ሐመር ነጭ እና ሐምራዊ ሽንኩርቶች በካርቶን ሣጥን ውስጥ ተከምረዋል። ይህ የተትረፈረፈ ምርት የእርካታን እና ልግስናን ስሜት በመፍጠር ለምግብነት ዝግጁ መሆኑን ያሳያል።

የተለያዩ መጠኖችና ቀለሞች ያሏቸው በርካታ የቢራ ጠርሙሶች ተሰልፈው ይታያሉ። ከእነዚህ ውስጥ ሶፊ፣ በደሌ፣ ሃራ፣ ሃይኒከን፣ ዋሊያና ጀምስ ኃኪም ቢራዎች ጎልተው ይታያሉ። ከታች በሰማያዊ ዳራ ላይ ሌሎች በርካታ የመጠጥ ጠርሙሶች አሉ።

አንድ ወጣት አትሌት የዋልታ ዝላይ ስፖርታዊ እንቅስቃሴ ሲያደርግ በብርታትና በከፍተኛ ትኩረት ላይ ነው። ቀይ፣ ብርቱካናማና ሰማያዊ ልብስ የለበሰ ሲሆን፣ ሰማያዊ ጫማ አድርጎ ከሰማይ ዳራ ላይ በከፍተኛ ቦታ ላይ ተንጠልጥሎ ይታያል።

በመስታወት ብርጭቆ ውስጥ አራት የተለያዩ ቀለማት ያሉት ጭማቂዎች ተደራርበዋል፤ ቀለማቱ ከላይ ቢጫ፣ አረንጓዴ፣ ቀይ እና ከስር ደግሞ ብርቱካንማ ናቸው። ማሰሮው መያዣ ያለው እና፣ በነጭ ጠረጴዛ ላይ ቆሞ፣ ጀርባው ላይ የተፈጥሮ አካባቢ አለ።

ይህ ትልቅ የጭላዳ ዝንጀሮዎች ስብስብ በደረቅና በሳር የተሸፈነ ተራራማ መሬት ላይ በፍላጎት ተሰብስቧል። ዝንጀሮዎቹ በየቦታው ተቀምጠውና እየተራመዱ በሰፋፊው ቦታ ላይ ትኩረትን ያሳያሉ። የቡድኑ መጠን እና ጥንቃቄ የተሞላበት አገላለጻቸው ፍርሃት የተቀላቀለበት መደነቅን የሚፈጥር የተፈጥሮ ኩራትን ያንፀባርቃል።

ነጭ ጥቅጥቅ ያለ ፀጉር ያለው ቀንዳም በግ ለምለም በሆነ አረንጓዴ ሜዳ ላይ ቆሟል። ቀጥ ብሎ የቆመው በግና ውብ መልክዓ ምድሩ የሰላምና የመደነቅ ስሜትን ያንፀባርቃል።

ሁለት ሠራተኞች ቢጫ የራስ ቁርና ሙሉ የሥራ ልብስ ለብሰው በቆሻሻና በአፈር በተሞላ የግንባታ ቦታ ላይ ሲሠሩ ይታያሉ። የፊተኛው ሠራተኛ ብርቱካናማ ቬስት ለብሶ በጠንካራ ቁርጠኝነት አካፋ ይዟል፤ አካባቢያዊው ብስጭት ቢኖርም ሥራቸውን በትኩረት ይወጣሉ። የቦታው ሁኔታ ሥራውን አድካሚ እንደሚያደርገው ይናገራል።

የስፖርት ጫማዎቹ ሰማያዊ ቀለም አላቸው እንዲሁም ደማቅ ሮዝ ቀለም ያላቸው ማሰሪያዎች እና የጎን ናይኪ ምልክት አላቸው። ከጫማዎቹ ጀርባ አንድ ትንሽ የጌጣጌጥ አረንጓዴ ተክል በወርቅ ማሰሮ ውስጥ ተቀምጧል።

በጥቁር ዳራ ላይ፣ ወርቃማ ቀለም ያለው፣ ክብ የአማርኛና የእንግሊዝኛ ፊደላት የተቀረጹበት የኢትዮጵያ ንግድ ባንክ አርማ ነው። በዙሪያው የተጠማዘዙ መስመሮች ያሉት አርማ ነው፣ ውበቱ ታላቅ መደነቅና ፍቅርን ያጭራል።

ሐምራዊና ሰማያዊ ቀለም ያለው፣ በቢሊዮን የሚቆጠሩ ኮከቦች ያሉት ጋላክሲ በመጠምዘዝ ቅርጽ እያበራ ነው። የሰፊው አጽናፈ ሰማይ ምስጢር እና ውበት እጅግ ያስደምማል። የጠፈር ከዋክብት ድንቅ ብርሃናቸውን ይረጫሉ።

በኢትዮጵያዊ የባህል ልብስ ያጌጠች ወጣት ሴት በፈገግታ ተቀምጣለች። ነጭ ቀሚሷ ላይ ጥልፍና አረንጓዴ ሽርጥ ጎልተው ይታያሉ። በጣቷ ላይ ያደረገችው ቀለበትና በእጆቿ የያዘችው ጥንታዊ መሶብ የባህል ውበቷን፣ ደስታዋንና የትውልድ ቅርሷን በሚያስደንቅ ሁኔታ ያጎላል።

አንድ ሰው በሰማያዊ ዩኒፎርም ለብሶ ከዛፍ ሥር በተቀመጠ የእንጨት መቀመጫ ላይ ተቀምጧል። ሰውዬው ፊቱን ለፀሐይ ሰጥቶ እጆቹን ወደ ራስ ላይ አድርጎ ተኝቷል። ሰውዬው እረፍት የሚያደርግበት የእንጨት መቀመጫ ምን ዓይነት አገልግሎት ይሰጣል?

የሚያማምሩ አረንጓዴ አተር ፍሬዎች የተሞላ ትልቅ ቀይ መረብ ወይም ከረጢት ከላይ ወደ ታች በተጠጋ እይታ ይታያል። አረንጓዴዎቹ አተር ከረጢቱን ሞልተው ከሞላ ጎደል ከመውደቅ ደርሰዋል። ከበስተግራ በኩል የአንድን ሰው ጫማ የተወሰነ ክፍል ሲታይ፤ ከረጢቱ በእርሻ ስፍራ ላይ ተቀምጧል።